በአንድ የሚያስፈራ ተራራማ ቦታ ስር ብዙ ሰዎች ይራመዳሉ። ሰዎቹ ወደ አንድ አቅጣጫ ነው የሚሄዱት። ቦታው ረጅም እና አስፈሪ ትልቅ ድንጋይ የቆመበት ነው።

ጠራራ ሰማያዊ ሰማይ ከበስተጀርባ ሆኖ፣ የዛፍ ቅርንጫፎች እና ቅጠሎች በግልጽ ይስተዋላሉ። የዛፉ ወፍራም ቅርንጫፎች ወደ ተለያዩ አቅጣጫዎች ተዘርግተዋል፤ በቅርንጫፎቹ ላይ አረንጓዴ ቅጠሎች እንዲሁም ቡኒ እና ቀይ ቀለም ያላቸው ጥቅጥቅ ያሉ አበቦች ተንጠልጥለዋል።

የክሬም እና ቀይ ቀለም ያለው ትልቅ የማዕዘን ሶፋ በነጭ ክፍል ውስጥ ተዘርግቷል። ሶፋው በበርካታ ትናንሽ ቀይ ትራሶች ያጌጠ ሲሆን፣ የመዝናናትና የመመቸት ስሜት ይፈጥራል። የሶፋው ዘመናዊ ቅርፅ የክፍሉን የውበት ደረጃ በፍቅር ያንጸባርቃል።

ጥቁር ያለው ሰው አልባ በራሪ መሳሪያ (ድሮን) በአየር ላይ እየበረረ ነው። በታችኛው ክፍል ደግሞ ሰውየው በሩቅ መቆጣጠሪያ መሳሪያ እየመራውና በሞባይል ስልኩ አማካይነት የምስሉን ቀረጻ ይመለከታል። "ዋው! የዘመናዊ ቴክኖሎጂ እድገት ሲያስደንቅ!"

ቀይ እና ቢጫ ቀለም ያለው የሐር ባንዲራ በግድም አቅጣጫ ወደ ፊት ይውለበለባል። ከስር የባቡር ሀዲድ መስመር በደበዘዘ ሁኔታ ይታያል፤ ይህም የትውፊታዊ ኩራት እና የጠንካራነት ስሜትን ያንጸባርቃል።

በርካታ የተጠለፉ ቅርጫቶች በግድግዳ ላይ ተሰቅለዋል። ቅርጫቶቹ በብርቱካናማ፣ ቀይ፣ ቢጫ እና ቡኒ ቀለሞች ያሸበረቁ ናቸው። አንዳንዶቹ እንደ የባሕር ሼል ያሉ ማስጌጫዎች አሏቸው። በመካከላቸው የአበባ ቅርጽ ያለው የተቀባ ሳህን ተንጠልጥሏል።

ዋው! ሲያስደንቅ! የደብረ ታቦር ዩኒቨርሲቲ አርማ ክብ ቀይ ድንበር አለው። መሃል ላይ በግልጽ የተከፈተ መጽሐፍና መድፍ አለ። ሲያምር! እውቀትና ታሪክን ማዋሀዱ ያስደስታል። ታላቅ የትምህርት ማዕከል!

ስሜት ዉስጥ ገብተው የሚጫወቱ የጠረጴዛ ቴኒስ ተጫዋቾች በቴኒስ መጫወቻ ጠረጴዛ ዙሪያ ቆመዋል። በአካባቢያቸው ያሉት ዳኞች እና ዉጤት የሚይዙ ሰዎችም ተመስጠው ይመለከቷቸዋል።

አንድ ወጣት ሴት ባህላዊ ልብስ ለብሳ፣ ሁለት ሰማያዊ ባጃጆች መካከል ቆማ በሞባይሏ ስትመለከት ትታያለች። ባጃጆቹ በአፈራማ መሬት ላይ ቆመዋል፤ ከበስተጀርባም ድንኳኖች አሉ። ይህ የባህልና ዘመናዊነት ቅይጥ መደነቅን እና የኑሮ ልዩነትን የሚገፅ ነው።

ዋው ሲያምር ! አዲስና ነጭ ትልቅ ጭነት መኪና ቆሟል። መኪናው ጠፍጣፋ የጭነት መጫኛ ያለው ሲሆን፣ ለትላልቅ ዕቃዎች ማጓጓዣነት ያገለግላል። ንጹህና ዘመናዊ መኪና መሆኑ ለንግድ ሥራ ምቹ ነው ።

አስደሳች ቤተሰብ ናቸወ! በጣም የሚያምር ባህላዊ ልብስ ለብሰዋል። ደስተኛ ወላጆችና ቆንጆ ልጆቻቸው በጋራ በመሆን የሚያኮራ እና የተዋበ እይታን እየፈጠሩ ነው።

አንዲት ሴት በፈገግታ የአርዕስት ገጽ ላይ "Ethiopian Business Review" በተባለው መጽሔት ላይ በቃለ-ምልልስ ታይተዋል። መጽሔቱ የኢትዮጵያ ባንዲራ ዳራ ላይ "ተስፋን አሁን አያለሁ" የሚል ጥቅስ አለው። ይህች ሴት ስለ ኢትዮጵያ ኢኮኖሚ ምን መልዕክት ልታስተላልፍ ትችላለች?

ጥቁር ቀለም ያለው የእጅ ባትሪ በቀይና ነጭ ቀለበት ተጠቅልሎ፣ ቀይ ማብሪያ አዝራር ይታያል። ፊት ለፊት ያለው አንጸባራቂ መብራት ጎልቶ ይታያል። ጠንካራ አቋሙና ብርሀን የመስጠቱ አቅም የደስታ ስሜት ይገልጻል።

ፎቶው ላይ አንድ የጦር አዛዥ በውጭ ሜዳ ላይ በወታደራዊ ሰላምታ አቀማመጥ ቆሟል። ወታደሮችም በግራ በኩል በሰልፍ ቆመው መሳሪያ ይዘዋል። ወታደሮቹ ምን ዓይነት የደንብ ልብስ ለብሰዋል?

ሴትየዋ ነጭ ልብስ ለብሳ ከጎን ተነስታለች፤ በግምባሯ ጥምጣም መሰል በጣም በጥንቃቄ የተሰራ ሽሩባና ትልቅ የተፈታ ጅራት አላት። በአንገቷ የቆሎ ሐብልና ጆሮዋ ላይ የሠርግ ጉትቻ አድርጋለች፤ ከንፈሮቿን ቀይ ቀለም ቀብታለች።

በመደርደሪያ ላይ ሰማያዊና ሮዝ ቀለም ባላቸው ጥቅሎች 'goodbaby' እና 'abc' የሕፃናት መጥረጊያዎች ይታያሉ። ከታች ደግሞ 'Nurten Petit Beurry' የሚል ቢጫ ጥቅል ብስኩት ተደርድሯል። ይህ ሱቅ በዋናነት ለሕፃናት የመጀመሪያ ደረጃ የፍጆታ ዕቃዎችን የሚሸጥ ይሆን?

ሰማያዊና ነጭ ቀለም ያለው ዘመናዊ የነዳጅ ማደያ ፓምፕ፣ ከላይ "Oilibya" የሚል ምልክት ተለጥፎበታል። በፓምፑ ላይ ያሉት ሁለቱ ቀይ ኖዝሎች በተመሳሳይ ጊዜ ሁለት ተሽከርካሪዎችን ለማገልገል ያስችላሉ?

ጥላ ባለበት ስፍራ ጥቂት አረንጓዴ ኢሸት ሽምብራ የያዘ የተክል ቅርንጫፍ ይታያል። ቅርንጫፉ በአረንጓዴ ቅጠሎች የተሞላ ሲሆን፣ የጥራጥሬ እህሎቹ መብሰልንና የጤናማ ምግብ ምንጭ መሆንን ያመለክታሉ።

ብርቱካናማ እና ነጭ ሚኒባስ በኬኮችና ዳቦዎች ምስሎች እንዲሁም "አሚሮ ካፌ እና ሬስቶራንት" (Amiro Cafe & Restaurant) በሚሉ ጽሑፎች ያጌጠ ነው። መኪናው ከህንፃ ፊት ለፊት መንገድ ላይ ቆሟል። መኪናው ለምን ዓላማ ያገለግላል?

ጎርፍ በክረምት ወቅት የሚፈጠር በሰው እና በንብረት ላይ ጉዳት የሚያደርስ ድንገተኛ የተፈጥሮ አደጋ ነው። ጎርፍ ወንዞች ከመጠን በላይ ሲሞሉ እና ግድቦች በደለል ሲሞሉ ሊከሰት ይችላል።

እጅግ በጣም ጥሩና ውብ ትዕይንት ደስ የሚል ሰማያዊ ሐይቅ ያሳያል። በሐይቁ ዳርቻ በሰፊ አረንጓዴ ዛፎች የተከበቡ ባህላዊ የአገር ቤትና የሳር ክዳን ያላቸው ጎጆዎች አሉ። ሰማዩ በደማቅ ሰማያዊ ቀለም እና በነጭ ደመናዎች ያጌጠ ነው።

በጥንታዊው ወርቃማ የብረት ቀለም ያጌጠው የበር እጀታ ልዩ ነው። ገመድ የሚመስል ንድፍ ያለው ሲሆን፣ የመቆለፊያ መሣሪያውና እጀታው የላቀ ጥበብን በአድናቆት ያሳያል።

የኢትዮጵያ መለያ የሆነውን አረንጓዴ ቢጫ እና ቀይ ቀለም ያለው ፎጣ የለበሰ አንድ ሰው በሚያምር መልከአ ምድር ላይ ቆሟል። ቦታው ተራራማ እና ለእይታ እጅግ ማራኪ ከመሆኑም በላይ አልፎ የሚታየው ሰማይ በጉም የተሸፈነ ነው።

ዋው ሲያምር! በብርጭቆ ውስጥ በአራት ደማቅ ቀለም (ቢጫ፣ አረንጓዴ፣ ቀይ፣ ብርቱካናማ) የተደረደረ የፍራፍሬ ጭማቂ ወይም መጠጥ። ቀለማቱ አስደሳችና የሚማርክ እይታ ይሰጣሉ። እንዴት ያለ ደስታ! ጥም የሚያስቆርጥ ግሩም ጭማቂ።

በርካታ ኮካ ኮላ መጠጦች በቀይ ክዳንና መለያ ተደርድረው፣ በሱፐርማርኬት መደርደሪያ ላይ ተሰልፈዋል። የመጠጦቹ አንድ ወጥነት እና ትክክለኛ አቀማመጥ የሸማቾችን ደስታ እና ፍቅር ይገልፃል። ኮካ ኮላ በአለማችን ቁጥር አንድ የለስላሳ አምራች ድርጅት ነው።

ያ ምን ያህል የሚያረጋጋ እና የሚያምር ክፍል ነው! ከእንጨት የተሰራው አልጋውና ነጩ የአልጋ ልብስ ለመተኛት ይጋብዛል! የዘንባባ ቅጠል ጌጡ ደግሞ ልዩ ውበት ሰጥቶታል!

በሺዎች የሚቆጠ ጥቁር ልብስ የለበሱ ብዙ ሰዎች በአስፋልት መንገድ ላይ ሰልፍ ወጥተዋል። ብዙዎች ቀይ፣ ቢጫ እና አረንጓዴ ባንዲራዎችን ይዘዋል። ሰልፈኞቹ የተለያዩ መፈክሮችን ያዘሉ ሲሆን፣ የሕዝብ ቁጣ ነው።

በምስሉ ውስጥ የሚታየው አብይ አህመድ ነው። የ ኢትዮጵ መሪ ነው። ሰውዬው በሳቅ የተሞላ መልክ አለው እና በቀለም ነጭ የተሸፈነ መደብ ይታያል። የምስሉ አቀማመጥ በቀላሉ የሰውዬውን ስሜት እና የግል ባህሪ ያበራል።

በብዙ ሮዝና ነጭ አበባዎች ያጌጠ የሠርግ ሥነ ሥርዓት መድረክ አለ። መድረኩ ላይ ሁለት ነጭ የዙፋን ወንበሮችና ከፊት ለፊታቸው በሻማዎች ያጌጡ ነጭ ጠረጴዛዎች ተደርድረዋል። የፍቅርና የደስታ ድባብ በጉልህ ይንጸባረቃል።

ዋው! እንዴት የሚያስደንቅ አልጋ ነው! ብዙ እቃዎችን መደበቅ የሚችልበት ሚስጥራዊ ቦታ አለው! በደንብ የተሰራ የእንጨት አልጋ ማየቱ ደስ ይላል፤ ክፍልን ንፁህ ለማድረግ ይረዳል!

በቤተክርስቲያን ግድግዳ ላይ ቅዱስ ጊዮርጊስ ነጭ ፈረስ ላይ ተቀምጦ ዘንዶ የሚገድልበት ሃይማኖታዊ ስዕል ተስሏል። በዙሪያው ሌሎች ሰዎችና ሕንፃዎች አሉ። የስዕሉ ደማቅ ቀለሞችና አቀራረብ ታሪካዊ ትርጉም አላቸው።

ዋው፣ ሲያምር! ሙሉ በሙሉ ግልጽ የሆነው የአምቦ የማዕድን ውሃ ጠርሙስ በመሃሉ ደማቅ ሰማያዊ ወረቀት ላይ "አምቦ" የሚለው ጽሁፍ ጎልቶ ተጽፏል። የተፈጥሮን ውበት የሚያንፀባርቅ ነው።

አንድ ሰው በነጭ አልባስ ተለብጦ በሁለት እጆቹ የረዥም በትር በትከሻው ላይ እየያዘ በከዋክብት የተሞላ ሌሊት ሰማይ በቅርጽ ታይቷል። የሚሊኪ ዌይ በግልጽ ቅንጣት በሰማይ ይታያል፣ ቀለሙ ከቀይ እስከ ሐምራዊ እና ጥቁር ይቀየራል።

በአረንጓዴ የዘንባባ ቅጠሎች መካከል የሚያብለጨልጩ ብርቱካናማ ፍሬዎች! ይህ አስደናቂ የተፈጥሮ ውበት የሞቀ ፀሐይንና የምርጥ ፍሬዎችን በረከት የሚመስል አይመሳችሁም እንዴ ።

ሦስት ባለ ቀለም "FEVI STIK" ሙጫዎች በስተግራ ሲሆኑ፣ በቀኝ ደግሞ ባለብዙ ቀለም የሚያብረቀርቅ ቴፖች ተነጣጥለው ተዘርግተዋል። ከታች ሰማያዊ "KORES" ሙጫ እና ነጭ "FEVICOL MR" ፈሳሽ ሙጫ መያዣዎች ተቀምጠዋል።

ቀይና ትልቅ የኔትፍሊክስ አርማ በስክሪኑ መሃል ላይ ጎልቶ ተጽፏል። ከበስተጀርባው በተለያዩ ቋንቋዎች ርዕስ የተሰጣቸው በርካታ የፊልም እና የቴሌቪዥን ትዕይንት ፖስተሮች በጨለማ ዳራ ላይ ተደርድረዋል።

በደማቅ ቀለም የተሣለ የኢትዮጵያ ቤተ ክርስቲያን ምስል። ምስሉ ኢየሱስ ክርስቶስ በመስቀል ላይ፣ ከታች ደግሞ ድንግል ማርያም እና ሌላ ሰው በኀዘን ቆመዋል። ጀርባው ሰማያዊ ሲሆን፣ በላዩ ላይ ኮከቦችና ጽሑፎች አሉ።

በገበያ ውስጥ የተለያዩ ፍራፍሬዎች በብዛት ተደርድረዋል። ቢጫ ሙዝ፣ አረንጓዴና ወይንጠጅ ወይን፣ ፓፓያ፣ አናናስ፣ እንጆሪ እና ሌሎችም በአስደናቂ ሁኔታ ተቆልለዋል ተቀምጠዋል።

ያልተስተካከለ ግራጫ ዳራ ላይ፣ ስድስት ዓይነት የቢሮ ቁሳቁሶች ተበትነዋል። እነዚህም ቢጫ ስቴፕለር፣ ብርቱካናማና አረንጓዴ ላስቲክ ባንዶች፣ ብዙ ብር ፔፐር ክሊፖች፣ የተለያዩ ቀለም ያላቸው ፑሽፒን እና ባለቀለም ባይንደር ክሊፖች ይገኙበታል። የቢሮ ሥራን ለማደራጀት የሚጠቅሙ ሲሆን የሥራ ፍላጎትና ደስታ ይፈጥራሉ።

ለእይታ እጅግ በጣም የሚያምር የዲኮር ስራ በአንድ ግድግዳ ላይ ተሰርቷል። ይህም ለተለያዩ አበቦች እና የሚያምር ቀለማት ካላቸው መጋረጃዎች የተሰራ ሲሆን በየመሃሉ የገባው መብራት ደግሞ ይበልጥ ዉበትን አላብሶታል።

ብዙ ሕዝብ የጥምቀት በዓልን ለማክበር ተሰብስቧል። ሰዎች በተጨናነቀው ትልቅ የውሃ ገንዳ ውስጥ ሲዋኙና እየተረጩ ነው። ቀይ፣ ቢጫ እና አረንጓዴ የባንዲራ ማስጌጫዎች በደስታ ተንጠልጥለዋል።

ደማቅ ቀይና ሰማያዊ ነጠብጣቦች ባሉት የጀርባ ሽፋን ላይ "መለያየት ሞት ነው" የሚለው ነጭ የአማርኛ ጽሑፍ በግልጽ ጎልቶ ይታያል። በሰማያዊው ክፍል ደግሞ ባለ ብዙ ቀለም የጥልፍ ልብስ ጥግ ይታያል። ጽሑፉ የፍቅርና የደስታ ስሜት ያሳያል።

በቅጥ በተሠራ የሽሩባ ፀጉር ያጌጠች ትንሽ ልጅ ያሳያል። ፀጉሩ ሽክርክሪት (spiral) ቅርጽ ያለው ሲሆን፣ የላይኛው ቋጠሮ በቀለማት ያሸበረቁ ላስቲኮች ተጠቅልሏል። የልጅቷ ፀጉር ማራኪ ሆኖ ይታያል?

የሰሜን ኢትዮጵያን ተራራማ ገጽታ ። ኮረብታዎችና ድንጋያማ ገደሎች በበርካታ ሸንተረሮች ርቀው ይታያሉ። የሩቅ ተራሮች ደረቅ ሲመስሉ፣ ቅርብ ያሉት ደግሞ በአረንጓዴ ተክሎች ተሸፍነዋል። ሰማዩ በደመና የተሞላ ነው።

ብርማ ቀለም ያለው የእቃ ማጠቢያ ማሽን እጅግ በጣም ጥሩ የሚመስሉ ዕቃዎችን ሞልቶ ይዟል። ንጹህ ሳህኖች፣ ብርጭቆዎች እና የሚያምሩ የብረት ድስቶች ለታጠቡበት የደስታ ስሜት ይሰጣሉ። ይህ ውብ ዘመናዊ መሣሪያ ነው።

ዛፍ ላይ ያሉት የሐምራዊ ቀለም አበባዎችና ቅርንጫፎች ከሰማያዊ ሰማይና ነጭ ደመና ጋር አሉ። ጥቅጥቅ ያሉት የዛፉ ቅርንጫፎች፣ ትንሽ አረንጓዴ ቅጠሎችና ደረቅ ፍሬዎች አበቦቹን አጅበዋል። ብርሃኑ ከላይ ወደ ታች ስለሆነ የአበቦቹ እና ቅርንጫፎቹ ቀለም ብሩህ ሆኗል።

ልዩ ልዩ ቀለሞች እና ቅርጾች ያሏቸው ብዙ የህጻናት ጫማዎች ወለል ላይ ተቀምጠዋል። ስኒከር፣ ቦት ጫማ፣ እና ለስላሳ ጫማዎች በአንድ ላይ ተደርድረዋል። እነዚህን ሁሉ ጫማዎች መግዛት ስለሚችለው ቤተሰብ ወይም ንግድ ምን መገመት ይቻላል?

ዋው ሲያስደንቅ ! የኢትዮጵያ ኤሌክትሪክ ኃይል አርማ ይታያል ። አረንጓዴ እና ቀይ ቀለሞች ያሉት ሲሆን መብረቅ ምልክት መሃል ላይ አለ። የኃይልና አገልግሎት ምልክት!

በ የተከፋፈለ ምስል ግራ በኩል አንድ ሰው ቆብ አድርጎ፣ ጥሬ ሥጋን በሙዝ ቅጠሎች ላይ ሲያዘጋጅ ይታያል። በቀኝ በኩል አንድ እጅ ቁርጥራጭ ስጋ ላይ ወረቀት ሲያስቀምጥ ይታያል፤ ይህም ለ ሽያጭ እየተዘጋጀ መሆኑን ያመለክታል።

ሰማያዊ ማሊያ የለበሱ ሴት የእግር ኳስ ተጫዋቾች ቡድን በደስታ፣ በፍቅር እና በከፍተኛ መደነቅ ስኬታቸውን ሲያከብሩ፣ የሻምፒዮናውን ዋንጫ በማሸነፍ ታላቅ የድል ስሜት ይንጸባረቃል።

ይህ ምስል ከጡብ ግንብና ከእንጨት የተሰራ ዘመናዊ ባር ውስጠኛ ክፍልን ያሳያል። የባር ጠረጴዛው እና ወንበሮቹ ቡናማ እንጨት ሲሆኑ፣ ብዙ የአልኮል መጠጦች በ መደርደሪያዎች ላይ ተደርድረዋል። አንድ ሰው በመጠጥ ቤቱ አጠገብ ተቀምጦ ይታያል፤ ይህም የመዝናናት ስሜት ይፈጥራል።

በሀገራችን ከሚገኙ ሳቢ እና ማራኪ ባህሎች ውስጥ ነጭ ነጠላ ወይንም ጋቢ፣ ነጭ መብሩቅ ተብሎ የሚጠራ ሱሪ እና ሸሚዝ እንዲሁም ጆንትራ ተብሎ የሚጠራ የፀጉር አቆራረጥ ጥቂቶች ናቸው።

የቫዝሊን ብሉውሲል የተባለ የቆዳ ቅባት ብርሃን ያለውን ቢጫ ማሰሮ እና ጥቁር ሰማያዊ ክዳን በነጭ ዳራ ላይ በግልጽ ይታያል። የንጽህና የመጠበቅን ስሜት ያንጸባርቃል።

ጠፍጣፋ ሶል ያላቸው ሁለት የሚያብረቀርቁ የብር ቀለም ያላቸው ጫማዎች ቀርበዋል። የጫማዎቹ ፊት ለፊት ካሬ ቅርጽ ያለው ሲሆን፣ የቆዳ ማሰሪያቸው በእንግሊዘኛ "H" የሚመስል ንድፍ አለው።

አንድ ወታደራዊ የሆነ አረንጓዴ የጭነት መኪና በመንገድ ላይ ይታያል። መኪናው ከላይኛው ክፍል ረጅም ነጭ ሚሳኤሎችን ተሸክሟል። መኪናው ትልልቅ ጎማዎች ያሉት ሲሆን፣ ከበስተጀርባው የከተማ ህንፃዎችና የመንገድ ላይ ምልክቶች ይታያሉ።

ይህ መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባህልን የሚያሳይ ነው። በመስቀሉ መሃል ላይ የሚታየው ዋነኛ ምስል፣ የሕፃኑን ኢየሱስን በድንግል ማርያም እቅፍ ውስጥ መታየቱ ምን ዓይነት ሃይማኖታዊ ክስተትን ያመለክታል?

ባህላዊው ጥቁር ድንጋይ እጅግ በጣም ጥሩ ሆኖ የተሰራ የሙቀጫና ጨቀቃ ነው። በሙቀጫው ውስጥ የተፈጩ አረንጓዴ ቅጠሎችና ጨቀቃው በጣም በትክክል ተቀምጧል። ከጎኑ የነጭ አበባ ያላቸው ቅጠላ ቅጠሎች ለትክክለኛ አገልግሎት ተደርድረዋል።

በአንድ መድረክ ላይ የሚያምር ዲኮር በአበባ ተሰርቶ አካባቢውን የሚያምር ዉብ ገጽታ አላብሶታል። ከአበቦቹ ፊት ለፊትም ሞገስን የተላበሱ ሁለት ትላልቅ ወንበሮች ተቀምጠዋል።

በአርማው መሃል "NISS"፣ ከስር ደግሞ "NATIONAL INTELLIGENCE AND SECURITY SERVICE" የሚል ጽሑፍ ይነበባል። ይህ አርማ የአገሪቱን ብሔራዊ መረጃ እና ደህንነት አገልግሎት መሆኑ ምን ያመለክታል?

ሁለት ጥቁር እና ቀይ እጀታ ያላቸው የመፍቻ መሳሪያዎች ናቸው። አንደኛው ጠፍጣፋ ጫፍ ያለው ሲሆን ሁለተኛው ደግሞ መስቀል ምልክት ያለው ጫፍ አለው። ሁለቱም ብረትማ አካል እና ለምቹ አያያዝ የተነደፈ ቀይ እና ጥቁር ቀለም የተቀላቀለበት እጀታ አላቸው።

የኮንፈረንስ ክፍል ውስጥ በተካሄደ ስብሰባ ላይ በርካታ ከፍተኛ ባለሥልጣናት በረጅም ጠረጴዛ ዙሪያ ተቀምጠዋል። ሁሉም በትኩረት ውይይት እያደረጉ ነው። ዋው! ሲያስደንቅ! ትልቅ ውሳኔ የሚተላለፍ የኃላፊነት ስሜትና ቁምነገርነት የሚንጸባረቅበት ሁኔታ ነው።

ሶስት ወንዶች ጥቁር ጃኬቶች ለብሰው በክፍል ውስጥ ባለው ረጅም ጠረጴዛ ላይ ተቀምጠዋል። ጠረጴዛው በአረንጓዴ ቅጠሎችና ሰማያዊ አበቦች ያጌጠ ሲሆን፣ ከበስተጀርባ በአማርኛ ጽሑፍ ያለበት ባነር ተንጠልጥሏል።

ዘመናዊ ባለ ብዙ ፎቅ የሆነ የተቋም ወይም የዩኒቨርስቲ ህንጻ በፀሐያማ ቀን ይታያል። ህንጻው ግራጫ ቀለም ያለው ሲሆን፣ ሁለት ጎኖቹ ወደ ላይ የተጠቁ ቀይ ጡቦች አሉት። በፊት ለፊቱ ደረቅ መሬት ይታያል፤ ይህም የእውቀትና የተስፋ ስሜትን ያንጸባርቃል።

በባህል ልብስና በዘመናዊ ልብስ የቆሙ ሰባት ሰዎች ክብር እና ስምምነት ነው ። ቀጥ ብለው በመቆም እና በስተጀርባ ባለው ምልክት የ አድናቆት እና መተማመን ስሜት አለ ። አጠቃላይ መልካም ሁኔታ ነግሷል !።

ሰውየው በጥልቀት ሲያስብ ጭንቀት ይሰማል! ። ፊቱ ላይ ያለው አሳሳቢነት ግልጽ ሁኗል!። እጆቹን አጣምሮ ወደ ጎን እያየ ነው ። ጥቁር ወይም ግራጫ ባለመስመር ሸሚዝ ለብሷል ። አንድ አስፈላጊ ነገር እያሰላሰለ እና ጭንቀት የሚፈጥር ስሜት!።

በቅርጫት ተደርድሮ የቀረበው ቀይ ሽንኩርት አይን ይማርካል። ከጎኑ ደግሞ ትኩስ ቲማቲሞች በደማቅ ቀይና አረንጓዴ ተቀላቅለዋል። በመሃል ላይ ያሉት ድንቾች ለምግብ ዝግጅት የሚጠሩ ይመስላሉ።

ከፍተኛ የቁምነገር እና የመረጋጋት ስሜት የሚንጸባረቅበት፤ ብርሃኑ ነጋ ሰማያዊ ሸሚዝ ለብሶ ወንበር ላይ ተቀምጧል:: ጥቁር ፂሙ እና ዓይኖቹ ትኩረትን እና ጥልቅ የሆነ የብስጭት ስሜትን የሚያሳዩ ሲመስሉ፤ ከኋላው በመደርደሪያ ላይ መጻሕፍት መኖራቸው የአንባቢነቱን ስሜት ያሳያል::

እሳተ ገሞራ ነው፡፡ በጉድጓዱ ግርጌ የሚገኘው የቀለጠው ላቫ ወለል በብርቱ ሲያበራ፣ ዙሪያው ግን በደረቅና ሸካራ ድንጋይ ተከቧል፡፡ ከጉድጓዱ ጭስ ይወጣል፤ ይህም ቦታው ከፍተኛ ሙቀት አለው፡፡

ትልልቅ ደወል መሳይ በጣም ጥሩ ቢጫ አበቦች ጥቅጥቅ ባለ አረንጓዴ ቅጠሎች መሃል ደስ የሚል ሆነው ቀርበዋል። ደማቅ የፀሐይ ብርሃን የአበቦቹን ቅርፅ ጎልቶ አውጥቷል።

ዋው! ምንኛ አስደሳች ንባብ! ብዙ ሰዎች በታላቅ የድንኳን ውስጥ በተደረገ የኤግዚቢሽን ላይ መጻሕፍትን ሲገዙ ። በየጠረጴዛው ላይ የተለያዩ መጻሕፍት ተደርድረዋል! ንባብ ሲያስደስት!

መሰዊያ በሚመስል ቦታ ላይ፣ ከሰል ከጥቁር የዕጣን ማስቀመጫ ላይ ይጤሳል። ከፊት ለፊት ቡና፣ ሚንት ቅጠል ያለበት ውሃና አረንጓዴ ፖም አለ። የኢትዮጵያ ቀለሞችና ባህላዊ ቅርሶች በጀርባው ተሰብስበው ተቀምጠዋል።

ዋው! የሁለት ሀገራት ሰንደቅ ዓላማዎች ሲያስደንቁ! የኢትዮጵያና የሩሲያ ባንዲራዎች እርስ በርስ ተጠላልፈው ቁመዋል። የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫና ቀይ ነው። የሩሲያ ባንዲራ ደግሞ ነጭ፣ ሰማያዊና ቀይ ነው። የወዳጅነት ስሜት ይፈጥራል።

ዋው! በወይኑ ሐረግ ላይ የደረሱ ቀይ ወይኖች በጣም ያማሩ ናቸው። ፍሬዎቹ ትኩስና ለመብላት ዝግጁ ይመስላሉ። ወይኖቹና ቅጠሎቹ በአንድ ላይ ሲታዩ ድንቅ የተፈጥሮ ውበት ናቸው። ሲያስደንቅ! ለዓይን የሚስብና ደስታ የሚሰጥ ገጽታ ነው!

አንዲት እናት ግራጫማ ግድግዳ ፊት ለፊት ተቀምጣ ህጻን ልጇን እያጠባች ነው። ህጻኗ ሮዝ ልብስ ለብሳ ዓይኖቿን ወደ እናቷ አቅጣጫ አቅንታለች። ሴትየዋ አረንጓዴ የሚመስል ሹራብ ለብሳ አምባር አድርጋለች።

ባህላዊ ነጭ ልብስ የለበሰች ሴት ፈገግታ በተሞላበት ፊት ቡና ትቀዳለች። ሲኒዎች በጀበና ማቆሚያ ላይ ተደርድረው አሉ፣ ከጎንዋ ትልቅ ዳቦ በቅርጫትና ሌላ ምግብ ይገኛል።

ጥቁር እና ሰማያዊ ቀለም ያለው የተራራ ብስክሌት በቢጫ አበቦች እና በአረንጓዴ ግድግዳ ዳራ ላይ ቆሟል። ብስክሌቱ ሰፋፊ ጎማዎች፣ ዲስክ ብሬኮች እና አዲስ የሚመስሉ ማርሽ ክፍሎች አሉት።

እረ ሲያበሳጭ! የከተማው መንገድ ያልተስተካከለ እና አስቸጋሪ ነው። መንገዱ ላይ ያለው ጉድጓድ እና የእግረኛ መንገዱ አለመስተካከል ያሳዝናል። ምንም እንኳን አንድ ብስክሌተኛ ወደፊት ቢገሰግስም፣ ትራፊኩ የተጨናነቀ ነው።

ከጣሪያው ጋር የተገናኘው መደርደሪያ ከእንጨት የተሰራ ነው። የSanita Club Maxi Roll ጥቅልሎች በምን ዓይነት ቦታዎች ወይም ሥራዎች ላይ በብዛት ጥቅም ላይ ይውላሉ?

በዘመናዊ ጥበብ የተገነባ ትልቅ የቤተክርስቲያን ህንፃ ይታያል። በርካታ ጉልላቶች ያሉት ቤተክርስቲያኑ መንፈሳዊ ክብሩን ይገልፃል። ጥቂት አማኞች በታላቅ ትህትናና ሃይማኖታዊ ስሜት መሬት ላይ ሰግደዋል።

በሚያምር ሳህን ላይ የሚገ አስደሳች ምግብ እጅግ በጣም ያማረ ነው። በውብ ሳህን ላይ ስፓጌቲ፣ ቀይ መረቅ ያለበት ስጋና ሰላጣ በደስታ ተሰባስበዋል። ደስ የሚል የምግብ ፍቅርና የመደነቅ ስሜት አለው።

ዋው! ባህላዊው የደንገል ጀልባ ሲያምር! ሰውየው በአረንጓዴ ጨርቅ ራሱን ሸፍኗል። በተረጋጋው ውሃ ላይ በጀልባው ላይ ተቀምጦ መረቡን ይጥላል። የሚገርም የዓሣ አያያዝ ዘዴ። ሰማዩ ደብዘዝ ያለ ሰማያዊ ቀለም አለው።

ጥቁር ሹርባ ጸጉር ያላት በጣም ውብ ሴት ደማቅ ባህላዊ ልብስ ለብሳለች። በጣም ጥሩ የፊት ገጽታና ደስ የሚል የሂና ንቅሳት ፍቅርን ይፈጥራሉ።

ሲያስፈራ! ትልቅ አንበሳ ከደረቅ ሣር መካከል እየገሰገሰ ነው። ወፍራም ፀጉርና ግርማ ሞገስ ያለው ነው። የጦፈ እይታው እና ወደ ላይ የተወጠረ ጅራቱ ስጋት እንደተሰማውና ጥቃት ሊሰነዝር እንደሚችል ያስገነዝባል ። እውነተኛ የዱር አራዊት ፍርሃት!!።

ዋው! ጠላ! እንዴት የሚያምርና የሚያጓጓ መጠጥ ነው! በጠርሙስ እና በብርጭቆ ቀርቦ፣ ከትልቅ የሸክላ እንስራ ጋር ሲታይ ለባህል ያለኝ ፍቅር ይጨምራል!

ያለ ጥርጥር ሰላማዊ ቦታ ነው! በደሴቲቱ ላይ ያለች ቤተክርስቲያን! በጀልባ መትከያ ላይ ያሉት ሰዎች ደስ ብሏቸው ሲወርዱ ማየት፣ ይህ መንፈሳዊ ጉዞን ያስቀናል!

ወይ ጉድ! የአፍሪካ ግዙፍ አየር መንገድ! ይህ የኢትዮጵያ አየር መንገድ አርማ ነው! ቀዩ ጽሑፍ ከኢትዮጵያ ባንዲራ ቀለም ጋር የተዋሃደው የአውሮፕላን ክንፍ የሚያኮራ ነው!

ስድስት ነጭ የሸክላ ስኒዎች በወርቃማ ቀለም ያጌጡና በሳጥን ውስጥ በጥንቃቄ ተቀምጠዋል። ስኒዎቹ እርስ በርስ ተለያይተው ፤ የአበባ መልክ በሚመስል የተዋበ ጌጥ ጠርዛቸው ላይ ተቀልመዋል።

በዚህ ምስል ውስጥ የፋርማሲ ውስጥ አቀማመጥ በግልጽ እና በተደራሽ መልኩ ታይቷል። አንዱ ሰው በኮንተር አስቀድሞ ቆሞ ሲነጋገር ሌላው በኮንተሩ ኋላ ከመድሃኒት ዝርዝር ጋር ቆመው ታይተዋል። የመድሃኒት ሸማቹ ነጭ ኮት እና መከላከያ መሸፈኛ ተለብጦ ነው።

አረንጓዴ፣ ትኩስ የናና ቅጠሎች በሰማያዊ የፕላስቲክ ከረጢት ውስጥ ተቆልለዏልሉ። ቅጠሎቹ ንጹህና ትኩስ ናቸው። ቅጠሎቹ በከረጢቱ ውስጥ በብዛት ተሞልተው ለሽያጭ ወይም ለመጠቀም የተዘጋጁ ናቸው።

ቅድስናና ሀዘን የሚንጸባረቅበት የኢትዮጵያ ቤተ ክርስቲያን ሥዕል። የእመቤታችን ቅድስት ድንግል ማርያም የማረፍ በዓል ተመስሏል። በእንቅልፍ እንደተኛች በሚመስል መልኩ፣ ጥልቅ ሰማያዊ ልብስና አረንጓዴ መጎናጸፊያ ለብሳ በመሃል ተኝታለች።

ዋው! ዘመናዊው ትራክተር ሲያስደንቅ! አንድ ሰው ቀይ ካሴ አይአይ ፋርማል ትራክተር ውስጥ ተቀምጧል። ትራክተሩ ትልቅ ጎማዎችና ቀይ ጣሪያ አለው። ከኋላው የብረት አጥር አለ። የመሣሪያው ግዝፈትና የሹፌሩ ኩራት !!።

አንድ ብሩህ ቡና ቀለም ፈረስ በሰላም እና በተፈጥሮ ውበት የተሞላ ሜዳ ላይ እየበላ ታይቷል። በሩቅ የታየው የተነጠቀ ደመና የሰማይ ጥላን ያቀርባል። የፈረሱ እንቅስቃሴ የምስሉን ጸጥታ እና የተፈጥሮ ህይወት ውበት በቅርጽ ያሳያል።

በትልቅ መስኮት የተከበበ ውብና የሰላም ድባብ ያለበት ምሽት ቤት ዉስጥ ጠረምጴዛዎቹ በነጭ የልብስ ልባስ ተሸፍነው፣ ቡናማ ቀለም ባላቸው ምቹ ወንበሮች የተከበቡ ናቸው። ወለሉ ጥቁር ቡናማ ምንጣፍ፣ ብርሃኑ ቢጫ ነው። አጠቃላይ ሁኔታው ፍቅርንና መደላደልን ይፈጥራል።

ዋው ሲያምር! ደማቅና ልዩ የፓርቲ ማስጌጫ!። ብዙ የሚያንፀባርቁ ፊኛዎች እና አበቦች እጅግ በጣም ያማረ ዳራ ፈጥረዋል። ወርቃማው አንጸባራቂ ግድግዳ እና ማቆሚያዎች የቅንጦት ስሜት ይሰጣሉ። ደስታና በዓል ነገሠ! ለሰባት አመት የልደት በዓል ነው። የሚያስደንቅ ዝግጅት!

በሩቅ የሚገኙ የግራጫ ተራሮች በጭጋግ ተሸፍነው አሉ። ከተራሮች በታች ሰፋፊ የእርሻ መሬት አለ። የእርሻው መሬት ቡናማና ጥቂት አረንጓዴ የእርሻ ቦታዎችን ያካተተ ሲሆን፣ ጥቂት ዛፎችና ቤቶች አሉ።

ብዙ ዓይነት የ"Lay's" ብራንድ የድንች ቺፖች በሱፐርማርኬት መደርደሪያ ላይ ተደርድረው ይገኛሉ። መደርደሪያዎቹ በደማቅ ቢጫ፣ ሰማያዊ፣ ጥቁርና ቀይ ከረጢቶች ተሞልተዋል። የድንች ቺፖች እንደ መክሰስ ምን ያህል ተፈላጊ ናቸው?

በከተማ አካባቢ የህፃናት ትምህርት ቤቶች የተለያዩ ሳቢ የሆኑ መዝናኛ እና በጫወቻ ቦታወችን የያዙ ናቸው። እነዚህ መጫወቻ ቦታዎች ህፃናት እርስ በርስ እንዲገናኙ እና ለትምህርት ቤት ፍቅር እንዲኖራቸው ያደርጋሉ።

ሐምራዊ የትምህርት ቤት ዩኒፎርም የለበሱ ህፃናት እጃቸውን በቧንቧ ውኃ እየታጠቡ ነው። እርስ በእርሳቸው በየተራ በመጠበቅ ንጽህናቸውን ይጠብቃሉ። ብዙ ቧንቧዎች በግንቡ ላይ ተገጥመዋል። ፊታቸው ላይ ደስታ ይነበባል። ንጽህናቸው ለጤንነታቸው አስፈላጊ ነው።

በአረንጓዴ ተፈጥሯዊ አጥር ፊት ለፊት፣ ሦስት የዝንጀሮ ቅርጻ ቅርጾች ጎን ለጎን ተቀምጠዋል። ሁለቱ ነጣ ያሉ ቡኒ ቅርጻ ቅርጾች እና አንደኛው ጥቁር ቅርጽ በሰፊው የድንጋይ መሠረት ላይ ተቀምጠው የቤተሰብ ስብስብ ይመስላሉ።

ሶስት ባህላዊ የ ጥጥ መፍተያ እንጨቶች ወይም "እንዝርቶች" ተደርድረው ይታያሉ፤ ከጎናቸውም ነጭ ጥጥ ተቀምጧል። እንዝርቶቹ ቡናማ በሆነ የተጠለፈ ቅርጫት ላይ ሲሆኑ፣ ከመፍተያው ሥራ ጋር የተያያዘ የጥንታዊ ጥበብን ያሳያል።

ካርቶን የመሰለ ገጽ ያለው ያረጀ መጽሐፍ ነው። በላይ በኩል ሰማያዊ የአማርኛ ፊደላት 'ወንጀለኛው ዳኛ' ይነበባል። ከታች ደግሞ ሌላ በቀለማት የተዋሃደ ነው። "የድሮ ትምህርታዊ መጽሐፍ ታሪክ አለው፣ ሲያስደንቅ!"

ባህላዊ ነጭ ልብስ፣ ጥቁር ጥምጣም፣ እና የብር ጌጣጌጦችን ያደረገች አንዲት አዛውንት ሴት ፈገግ ብላ ወደ ፊት ትመለከታለች። በግራ ትከሻዋ ላይ የባሕል ጃንጥላ ተደግፋ በእርጋታ የቆመች ሲሆን፣ የመሬት ገጽታው አረንጓዴ ነው፤ ይህም የባሕል ጥንካሬንና ጽናትን ይገልጻል።

ወይኔ የቴክኖሎጂ ግርማ! ይህ ረጅም የመስታወት ፎቅ በታላቅ ውበት ቆሟል! ፀሐይ ስትወጣ ታላቅ ብርሃን ያንጸባርቃል። የዘመናዊነት ምልክት የሆነ ታላቅ ህንጻ! የከተማዋን ክብር ያሳያል!

ዋው! የቢሮ ቁሳቁሶች መደራጀታቸው ሲያምር። የብረት መደርደሪያው እጅግ ምቹና የሚያስደንቅ ነው። እርሳሶች፣ እስክሪብቶዎችና ሌሎች ነገሮች በትክክል ተቀምጠዋል። የሥራ ፍቅር እና ስርዓትን ያንጸባርቃል። በእውነትም ሲያምር!

በምስሉ ውስጥ ትልቅ የእንጨት ካብኔት ታይቷል። እያንዳንዱ በብረት እጅ የተጌጠ ሲሆን በላዩ ከጣሪያ መብራቶች በቀጥታ ብርሃን ይወስዳል። ይህ ካብኔት ለቤት ውስጥ የእቃ ማደራጀትና የውበት አቀማመጥ ተግባራዊ እና ውብ ነው።

አንድ በዕድሜ የገፉ ሰው ነጭ ሸሚዝና አረንጓዴ ልብስ ደርበው ማይክ ይዘዋል። ቀኝ እጃቸውን ወደ ራሳቸው አንስተው፣ በስሜት ሲዘፍኑ በደማቅ ብርሃን ስር ቆመዋል።

ፀሐያማ በሆነ ቀን፣ ቤተሰቡ በደስታ በአረንጓዴ ፓርክ ውስጥ ከሐይቅ ዳር ቆሟል። አባቱና ወንዱ ልጃቸው ነጭ ሱሪና ቡናማ ሰደርያ ለብሰው፣ እናቲቱና ሴት ልጇም በቡናማና ነጭ ልብስ በአንዲነት ተውበው ፈገግታ በተሞላበት ፊት ፎቶ ተነስተዋል።

ትልልቅ ጠምዛዛ ቀንድ ያለው አንድ ቅልብ ወይም ዋልያ የሚመስል እንስሳ በደረቅ ሣር ሜዳማ ቦታ ላይ በቆመበት ሁኔታ ይታያል። የኋለኛውን እግሮቹን ወደ ኋላ አስከትሎ ወደ ቀኝ እየተመለከተ ሲሆን፣ በአረንጓዴ ዛፎች ቅጠሎች የተከበበ በመሆኑ የክብርና የንቃት ስሜት ይሰጣል።

ዋው ሲያምር! በጠርሙሱ ውስጥ ቅጠል ያለው አረንጓዴ መጠጥ ደስ ያሰኛል። በጠርሙስ ውስጥ ያሉት አረንጓዴ ቅጠሎች ውበቱን ይጨምራሉ። ቀጭን ብርጭቆ ከጎኑ ቀርቧል፣ ይህም መጠጡን ለመቅመስ ይጋብዛል።

አንድ ቦክሰኛ በቀይ ማሊያ እና ነጭ ጓንት አሰልጣኞቹ መሃል በፈገግታ ቆሟል። ድሉ እና የቡድኑ ደስታ "ዋው ሲያምር"። ሁሉም በአካላቸው ጤንነት እና በስፖርታዊ እንቅስቃሴያቸው ላይ መኩራታቸው ነው!። ከበስተጀርባ የፓሪስ 2024 ማስታወቂያዎች አሉ።

በዚህ ምስል ውስጥ በባህላዊ ዘዴ የሚሰራ የህንፃ ሥራ በተባበሩ እንቅስቃሴ ታይቷል። በእንጨት መዋቅር የተሠራ መሠረት በጭቃና በጤፍ ቅርጽ እየተሞላ ነው።

እጅግ ውበት የተላበሱ የአንገት ጌጥ፣ የጆሮ ጌጥና የጭንቅላት ጌጥ ጌጣጌጦች በአንድ ላይ ተቀምጠዋል። ወርቃማው ጌጥ ጥቁር እና ነጭ ዶቃዎችን ይዞ፣ በደረቅ እንጨትና በአበባ ቅርንጫፍ ተከቦ፣ ከፍተኛ የቅንጦት ስሜትን ይሰጣል።

ቀይና ቡናማ አፈር ያለበት መንገድ በሥራ ላይ ሆኖ ይታያል። በአንድ ጎን የሸክላ ቱቦዎችና የመንገድ ሥራ መኪና ቆሟል። ከበስተቀኝ በኩል የአፈር ክምር ሲኖር፣ ከሰማያዊ ሰማይ ስር በግንባታ ላይ ያለ የተስፋ ስሜት ይታያል።

በትንሹ በረዥሙ የመንገድ ዳር፣ በቀለማት ያሸበረቁ ሕንፃዎች እጅግ በጣም ጥሩ ሆነው ይታያሉ። በሁለቱም ጎን አረንጓዴ ቅጠሎችና ቀይ አበቦች በውብ ሁኔታ አድገዋል። አንዲት ሰው በሩቅ ወንበር ላይ ተቀምጣ እርጋታን የምትፈልግ ደስ የሚል መደነቅን የሚፈጥር ስዕል ነው።

በአሎ ቬራ እና በአፍሪ ከርባል ምርት የተሞላ ይህ ምስል የተፈጥሮ እና የጤና ስሜትን በግልጽ መንገድ ያቀርባል። የአሎ ቬራ ተንቀሳቃሽ ቅርጸ ተንቀሳቃሽነት የተስፋን እና የመጸየፍ ስሜት ያሳያል።

ረዥም ግራጫ እና ብርቱካናማ ቀለም ያለው የኢንዱስትሪ ሕንፃ አለ። ሕንፃው በትንሽ አረንጓዴ ዛፎችና በሣር የተከበበ ነው። ከፊት ለፊት አስፋልት ላይ የእግረኛ መሻገሪያ መስመሮች አሉ።

አረንጓዴ ቅጠሎች ባለው የዕጽዋት ግንድ ላይ በርካታ ፈካ ያሉ አረንጓዴ ክብ ፍሬዎች እንደ ቡቃያ ተንጠልጥለው ይታያሉ። ፍሬዎቹ በግንዶቹ ላይ ተሰልፈው ያማሩ ናቸው። የእፅዋቱ ሕይወት መደነቅንና መረጋጋትን ይፈጥራል።

ነጭ ጀርባ ላይ በጥሩ ሁኔታ የቀረቡ ሁለት ተመሳሳይ ጥንድ ዘመናዊ መቀሶች አሉ። መቀሶቹ ጥቁር-ሰማያዊ የፕላስቲክ እጀታዎች እና ደማቅ ግራጫማ የብረት ምላጭ ያላቸው ሲሆን፣ የምላጩ ላይ የብራንዱ ስም ጽሑፍ አለ።

ታሪካዊ ስሜትን የሚያንጸባርቅ የኢትዮጵያ አየር መንገድ አርማ በንጹህ ነጭ ዳራ ላይ እና፣ አረንጓዴ፣ ቢጫ እና ቀይ የቀለም ሰንሰለቶች እንደ ክንፍ ቅርጽ ያላቸው፣ ከሥራቸው "የኢትዮጵያ" የሚል ጽሑፍ በኩራት ቀይ ቀለም ተጽፏል።

ምንኛ ብዙ ቀይ ፖም ነው! እነዚህ ትልልቅ መያዣዎች በሙሉ በጣፋጭ፣ በቀይ ፖም ተሞልተዋል! ለምግብነት እንዴት የሚያጓጓና አስደሳች ነው መሰላችሁ ።

ይህ የትራይደንት ማስቲካ ጥቅል የብርቱካን፣ የኪዊና የሙዝ ፍሬዎች የሚመስሉ ምስሎችን ይዟል። ጥቅሉ 'Tropical Twist' የሚል ጣዕም ስያሜ ያለው ሲሆን፣ 14 እንጨቶችን እንደያዘ ያሳያል። ይህ ማስቲካ በስኳር ነጻ መሆኑ በጤና ላይ ምን ዓይነት ጥቅም ሊኖረው ይችላል?

ባለ ሰማያዊ የደበዘዘ እና የተሰነጣጠቀ አሮጌ መኪና ጎማው ጠፍጥፎ በቆሸሸ መሬት ላይ ቆሟል። ከበስተጀርባ በቆርቆሮ የተሠራ ግድግዳና ረዣዥም ቅጠሎች ያሉበት ዛፎች አሉ። የመኪናው የፊት መብራት የሀዘን እና የጭንቀት ስሜት ያሳያል።

የኢትዮጵያ ቡና ሥነ-ሥርዓትን ያሳያል፤ አንድ ሰው ትንንሽ ኩባያዎችን በቡና እየሞላ ነው ። ድርጊቱ ፍቅርን፣ እንግዳ ተቀባይነትንና የጋራ ደስታን ይገል ል።

አስደናቂ ! ብዙ ሕዝብ በጋለ ስሜት በአንድ ቦታ ተሰብስቧል። የፊድራል ፖሊሶች ሥርዓቱን በጽናት እየጠበቁ ነው። የሚደነቅ የሕዝብ ስብስብ ትዕይንት ነው!

በከተማ ጎዳና ላይ ብዙ በጎች እና ፍየሎች እየተነዱ ነው። ሰዎች እንስሳቱን የሚገዙ ወይም የሚነዱ ናቸው። የእንስሳት ብዛት የተጨናነቀ ገበያ ስሜትን ይፈጥራል። የእረኛው ድካም እና ውጣ ውረድ 'እረ ሲያበሳጭ'። ከበስተጀርባ ትላልቅ ሕንፃዎች አሉ።

ዋው! እንዴት ዘመናዊ! የፀሐይ ብርሃን ኃይል ሰብሳቢ መሣሪያ ። ትንሽ የፀሐይ ብርሃን ሰብሳቢ ከኬብል ጋር የተያያዘ የኤልኢዲ አምፖል አለው። ለአነስተኛ አገልግሎት ሲመች እንዴት ደስ ይል!

ወንዶች በባህላዊ የትጥቅ ልብስና ኮፍያ ለብሰው ሲዘምሩ ያመለክታል። ማይክራፎን የያዘው ሰው ነጭ የበግ ቆዳ በትከሻው ላይ አድርጓል። ሁሉም ዘንግና የበቆሎ ፍሬ ይዘዋል፤ የደስታና የባህል ፍቅር ይንጸባረቃል።

የችግኝ ማልማት ስራ ላይ ተሰማርተው የሚገኙ ሶስት ሰዎች ሲሆኑ ከፊታቸው ላይ ትልቅ ፈገግታ ይነበባል ። የችግሮችም በትላልቅ ላስቲክ የተተከሉ ሲሆን ይህ ለችግኞቹ ተስማሚ ነው ።

መካከለኛ ዕድሜ ያለው ጥቁር ሰው አለ። የተጨማደደ ግንባር፣ ፂምና የተጠማዘዘ ጸጉር አለው። ባለመስመር ሸሚዝ የለበሰው ሰው ጭንቀት እና ጥልቅ ስሜትን ያንጸባርቃል።

በዩኒቨርሲቲ ምረቃ ላይ ብዙ ተማሪዎችና መምህራን ተሰብስበው ተቀምጠዋል። ሁሉም ማለት በሚቻል መልኩ ጥቁር እና ቀይ የመመረቂያ ጋውን ለብሰዋል። አብዛኞቹ ተሳታፊዎች በኮቪድ-19 ወረርሽኝ ምክንያት የፊት ማስክ አድርገዋል። ክብረ በዓሉ በስታዲየም ውስጥ እየተካሄደ ነው።

ዋው ሲያምር! አንዲት ሴት ፊቷ ላይ በቤት ውስጥ የተሰራ ቢጫ የቆዳ ማንጫ እየቀባች ነው። ማስኩን ለመስራት የሚያስፈልጉት ጥሬ እቃዎች፣ ድንች እና የቅመም ዱቄት፣ በአጠገቧ አሉ። ለቆዳ እንክብካቤ የሚሆን ጠቃሚ ምክር ነው።

ከሐምራዊ ዳራ ፊት ለፊት የኢትዮጵያ ንግድ ባንክ (CBE) ራስ ሰር የገንዘብ መክፈያ ማሽን (ATM) ቆሟል። ከላይ የሚታየው የአማርኛ ጽሑፍ የማሽኑን አገልግሎት የሚገልጽ ሲሆን፣ ባንኩ የዲጂታል አገልግሎት መስጠት ነው። ገንዘብ ማውጣት ያስችላሉ?

አቤት ትልቀቱ! በከባድ የግድብ ግንባታ ቦታ ፊት ለፊት የቆመው ይህ ሰው፣ የሀገራዊ ፕሮጀክቱን ከባድ ኃላፊነትና ስኬት የመጨበጥ ቁርጠኝነትን በአይኖቹ ያንጸባርቃል።

አንጸባራቂ መብራቶች በላዩ ላይ ያረፉበት የሌሊት ውጪ እራት ግብዣ ነው። በባህላዊ ጨርቆች ያጌጡ ጥቁር ጠረጴዛዎች በዙሪያቸው ወንበሮች አሉ። ሰዎች ተቀምጠው ሲመገቡ የደስታ ስሜት ይታያል።

ዋው! እጅግ በጣም ጥሩ እና የሚያምሩ የልደት በዓል ማስዋቢያዎች። ብዙ ሮዝ እና ወርቃማ ፊኛዎች ደስ የሚል ድባብ ፈጥረዋል። የሚያምር ሮዝ ኬክ፣ ከረሜላዎች እና ትልቅ የአበባ "E" ፊደል በወርቃማ ዳራ ላይ የደስታ ስሜትን ያንጸባርቃል።

እጅግ በጣም ጥሩ ሆቴል በጠራራ ፀሐይ ስር ቀርቧል። ባለ አምስት ፎቅ ሕንፃው የቡኒ እና የክሬም ቀለም ድብልቅ አለው፣ እንዲሁም ትልልቅ አረንጓዴ መስኮቶች ውበት ይሰጡታል። ከታችኛው በረንዳ ላይ በርካታ የፀሐይ መከላከያ ጃንጥላዎች ደስ የሚል አገልግሎት ይጠቁማሉ።

ጥቁር ሰማያዊ አቅጣጫ ጠቋሚ ሰሌዳ የከተማ ስሞችን ያቀርባል። ሰሌዳው በአማርኛና በእንግሊዝኛ የተጻፈ ሲሆን የአፈንጮ በር አደባባይ አቅጣጫ አለው። በላዩም ላይ ወደ ፒያሳ፣ ሺሮሜዳና ዮሐንስ ቤተ ክርስቲያን የሚወስደውን መንገድ ይዘረዝራል።

በአንድ እጅ የተያዘ ብርጭቆ በግልጽ እና በተወሰነ አቀማመጥ ታይቷል። በብርጭቆው ላይ የተቀመጡ ቅርጾች ብርሃንን በተለያዩ አቀማመጦች ያስተላልፋሉ። በጀርባ ላይ የተዘረጉ የሴራሚክ እቃዎች የንፁህነትን ውበትን ያሳያሉ። ይህ ምስል የጥሩ እቃ አስተዋፅኦን የማህበረሰብ ጥበብን በተመሳሳይ መልኩ ያቀርባል።

ሰማያዊ ክብ አርማ መሃል ላይ የኢትዮጵያ ካርታ እና ሰማያዊ ጃንጥላ ይገኛሉ። ጃንጥላው ከሥሩ ያሉትን ሰማያዊ ሰዎችን ይጋርዳል። በላይኛው ክፍል የጤና መድን በአማርኛ ተጽፏል።

ጥቁር ሱፍና ቀይ ክራቫት የለበሱት የክቡር ዶ/ር አብይ አሕመድ ምስል ከኢትዮጵያ ባንዲራ አጠገብ ጎልቶ ይታያል። ጠረጴዛው ላይ ውኃና የቲሹ ወረቀት ሲቀመጥ፣ የሥማቸው መለያ ሰሌዳ ትኩረት ይስባል። የእርሳቸው አገላለጽ የቁምነገርና የትኩረት ስሜትን ያንጸባርቃል።

አቤት የጌጣጌጥ ግርማ! ይህ የሚያምር የብር እና የጥቁር ዕንቁ የአንገት ሐብል ስብስብ! የጆሮ ጌጦች እና ማሕተማው ልዩ ናቸው። ለየት ያለ ዝግጅት የሚሆን ድንቅ ጌጥ! በውበቱ ያማልላል!

ባለቀለም የባሕል ጥበብ መልክ የተሠሩ ጥቁር ሰማያዊና የቢዥ ቀለም ያላቸው ቅርጫቶች በወለሉ ላይ ተሰብስበው ይታያሉ። ቅርጫቶቹ የተለያዩ መጠኖች ሲሆኑ በውስጣቸውም የክበብ ወይም የቀስት ቅርጽ ያላቸው ዲዛይኖች አሏቸው።

የኢትዮጵያ ፕሪሜርሊግ የእግር ኳስ ቡድን ተጫዋቾች በአረንጓዴ ሜዳ ላይ ከኋላ በኩል ትልቅ ሰማያዊ የማስታወቂያ ሰሌዳ ፊት ለፊት በደስታ ቆመዋል። ሰማያዊና ነጭ መለያ ለብሰዋል፤ ሜዳሊያም አግኝተዋል፤ ብዙዎቹ እጃቸውን ወደ ላይ አውጥተው የድል እና የደስታ ስሜት ያንፀባርቃሉ።

ውብ ሴት ለስላሳ ነጭ ወንበር ላይ ተቀምጣለች። የለበሰችው ረጅም ነጭ ልብስ በወርቃማ ጥልፍ ያጌጠ ነው። ጸጉሯ በደንብ ተስተካክሎ ትከሻዋ ላይ ወርዷል። ክፍሉ በዘመናዊ የውስጥ ዲዛይን የተዘጋጀ ሲሆን ከጀርባዋ የግድግዳ ቅርጾች አሉ።

ባለ ሐምራዊ ሻሽ የለበሰች ወጣት ሴት በእጆቿ ላይ ብዙ የበሰለ ስንዴ ጭና በሜዳ ላይ ቆማለች። የመሰብሰብ ወቅት ሲሆን ሰማዩ ግልጽ ነው። ስንዴው በብዛት በየትኛው የኢትዮጵያ ክልል ይመረታል?

የጌታችንን የኢየሱስ ክርስቶስን ጥምቀት የሚያሳይ ሃውልት በሰማያዊ የውሃ ገንዳ አጠገብ ይገኛል። በሃይማኖታዊ ልብሶች ያሸበረቁ ካህናትና ብዙ አማኞች በጥምቀት በዓል አከባበር ላይ ተገኝተዋል። የፀሐይ መጥለቂያ ጊዜ በመሆኑ ሰማዩ ሐምራዊና ሰማያዊ ቀለም አለው።

አንዲት ሞዴል በፋሽን መድረክ ላይ ቆማለች። ቢጫ ከታች ጡቷን ብቻ የሚሸፍን ልብስና ረዥም ቀጭን ነጭ ቀሚስ ለብሳለች። በአንገቷ ላይ ትልቅ የጥቁርና ቀይ ሐብልና ወርቃማ ሜዳልያ አላት። ቀይ መነፅር አድርጋለች።

ጥቁር ሰማያዊ አርዕስት ያለው የአማርኛ ጋዜጣ ገጽ ነው። በርካታ ጽሑፎች፣ በታዋቂ ሰዎች ፎቶዎች፣ በእግር ኳስ ዋንጫና በከተማ የትራፊክ መጨናነቅ ምስሎች የታጀቡ ናቸው።

ጠራ ያለ ሰማያዊ ቀለም ያለው የጭነት ባጃጅ በአፓልት መንገድ ላይ ሲነዳ ይታያል። ተሽከርካሪው ከፊት አንድ ጎማ፣ ከኋላ ደግሞ ሁለት ጎማዎች አሉት። የባጃጁ ዘመናዊነት የሚያስገርም ነው።

ብረት የሆኑ በርካታ ትንንሽ ምስማሮች ተከምረው ይታያሉ። ምስማሮቹ ጠቋሚ ጫፍና ክብ ራስ አላቸው፤ በአንዳንድ ብርሃን ያንጸባርቃሉ። ምስማሮቹ፣ ጥንካሬንና ብስጭትን የሚገልፁ፣ የአደገኛነት እና አደጋን ስሜት ይፈጥራሉ።

በእንጨት ጠረጴዛ ላይ የተለያዩ ቀይና ነጭ የወይን ብርጭቆዎች በወይን ጠርሙስ ዙሪያ ተቀምጠዋል። በተለያዩ ሳህኖች ውስጥ ቀይ ጎመን፣ የብሩሼታ እና የሰላጣ አይነት ምግቦች በቅርበት ቀርበዋል።

የተዋንያን ቡድን በደማቅ መድረክ ላይ ባህላዊ ጭፈራ ያቀርባል። አብዛኞቹ ወንዶች ጥቁርና አረንጓዴ ባለ ሰንጠረዥ ሸሚዝ፣ ነጭ ሱሪ እና ቀይ የራስ ልብስ ለብሰዋል። ከበስተጀርባ ነጭ ባህላዊ ልብስ የለበሱ ሴቶች፣ ዳራው በደብዛዛ ብርሃን የተያዘ የተራራ ምስል ነው።

ምቾቱ ገራሚ የሆነ የወንዶች ስኒከር ጫማ አዲስ ከማሸጊያዉ አጠገብ ተቀምጧል። ለሯጮች ፣ እግራቸዉን ለሚያማቸዉ፣ ለአዛዉንቶች እና ለህፃናት የተለየ ምቾት ስላለዉ በሰዎች ዘንድ ተፈላጊና ተመራጭ ያደርገዋል!

ክብ ቅርጽ ባለው የሰማያዊ ዳራ ላይ የወርቅማ ቀለም ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር አርማ አለ። አርማው የሚኒስቴሩን ህንፃ፣ የፀሐይ ቅርጽና የአማርኛና የእንግሊዝኛ ስሞችን አካቷል።

ሙሉውን ፍሬም የሞላው ትልቅ የሽንኩርት ክምር ይታያል። ቀይ ወይንጠጅ ቀለም ያላቸው ብዙ ትላልቅ ሽንኩርቶች እርስ በእርሳቸው ተደራርበው ተቀምጠዋል። አንዳንድ ሽንኩርቶች ደረቅና ቀላ ያሉ ቅርፊቶች ያላቸው ሲሆን፣ አንዳንዶቹ አዲስ የሚመስሉ ናቸው።

ሁለት የራስ አገልግሎት መሸጫ ፍሪጆች ጎን ለጎን ቆመዋል። አንዱ በጥቁር ፍሬም የታሸጉ የምግብ የያዘ ሲሆን፣ ሌላኛው ቀይ የኮካ ኮላ መጠጥ የያዘ የፍሪጅ ማሽን ነው። ሁለቱም ሙሉ ናቸው።

ከትልቅ ቀይ የድንጋይ ንብረት ተቀርጾ የወጣ ባለ አራት ማዕዘን ቅርጽ ያለው ጥንታዊ ሕንጻ ነው። ሕንፃው ዙሪያውን በዐለት ግድግዳ የተከበበ ሲሆን በስተቀኝ የቆመ ዛፍ አለ። ይህ በቅርስነት የተመዘገበ ቤተክርስቲያን በኢትዮጵያ ውስጥ የት ቦታ ይገኛል?

በቀን ብርሃን መንገድ ላይ አንድ ሰው በብርቱካናማ ልብስ ብውፈረስ በሚጎተተው ጋሪ ላይ ተጭኖ ይጓዛል። ጋሪው በድንጋይ ወይም በብሎኬት ተጭኖ፣ ከኋላው የከተማ ህንጻዎች አሉ።

ይሄ መደርደሪያ የሕፃናት ዳይፐር እና የወተት ዱቄት ምርቶች አሉ። ዳይፐሮች እንዲሁም እና የወተት ዱቄቶች ተደርድረዋል። "ዋው፣ ለአራስ ግልጋሎት የሚያስፈልጉ ነገሮች በአንድ ላይ መገኘታቸው በጣም ያምራል።"

ሠርግ ወይም ልዩ ዝግጅት የተዘጋጀበት ስፍራ በሐምራዊና ሰማያዊ ቀለም ያሸበረቀ ነው። ረጅም ጠረጴዛ መሐል ላይ ሙሉ በሙሉ በሐምራዊ አበቦችና ቅጠሎች ተጌጧል። ጠረጴዛው ዙሪያ የሰማያዊ እንጨት ወንበሮችና ነጭ መጋረጃዎች ይታያሉ።

አረንጓዴማ ቀለም ባለው ሐይቅ ላይ ረዥም ቢጫ ቀለም ያለው ተንሳፋፊ ድልድይ ይታያል። ሰዎች በድልድዩ ላይ እየተራመዱ ወደ ዳር ሲሄዱ፣ ከበስተጀርባው ደግሞ ትናንሽ ጀልባዎችና ዛፎች አሉ። ይህ ውብ ገጽታ ሰላምን እና መረጋጋትን በደስታ ያንጸባርቃል።

እጅግ አስፈላጊ ከሆኑ መሰረተ ልማቶች ውስጥ የመንገድ ግንባታ አንዱ ነው። በገጠር አካባቢ የሚገኙ መንገዶች በስርዓት ካለመሰራታቸው የተነሳ መኪኖች ለመንቀሳቀስ እና የትራንስፖርት አገልግሎት ለመስጠት ይቸገራሉ።

አንድ ነጭ ልብስ የለበሰ ሰው በዙሪያው ከተቀመጡ ህጻናት ጋር በዙፋን መሰል ወንበር ላይ ተቀምጧል። ሰውዬው እየተናገረ ነው። ከበስተጀርባ በብርሃን የተሞላ በር አለ።

ሰማያዊ የኢትዮጵያ ምግብና መድኃኒት ባለስልጣን አርማ አለ። በሰማያዊው ጽሑፍ ከስሩ "የኢትዮጵያ ምግብና መድኃኒት ባለስልጣን" ይላል። ክብ አበባ መሰል ቅርፅ ምስል ትኩረት ተሰጥቶታል።

በርካታ በባህላዊ መሶብ የተሸፈኑ የእንጀራ ምግቦች በረጅም የእንጨት ጠረጴዛ ላይ ተደርድረዋል። ምግቦቹ በወጥ፣ በእንቁላልና በቃሪያ ያጌጡ ሲሆኑ፣ ለመስተንግዶ ዝግጁነትና ደስታ ጎልቶ አለ።

ዋው! ቀዝቃዛ ሀረር ቢራ ሲያምር ! በእርጥብ ብርጭቆ ውስጥ ያለው አረፋ ያለው ቢራ በጣም ያጓጓል ። ከቤት ውጭ በመስታወት ጠረጴዛ ላይ መቀመጥ ደስ ይላል ። ጥቂት የቢራ ጠርሙሶች ተቀምጠዋል። የእረፍት ጊዜ ስሜት!

በምስሉ ውስጥ በጠረጴዛ ላይ ተቀምጦ የታየው ሰው በመደበኛ ሱፍ ለብሶ ነው። ከኋላው የኢትዮጵያ ባንዲራ ቆሞ ታይቷል፣ ይህም የመንግስት ወይም የህዝብ ባለስልጣን መሆኑን ያመለክታል።

እጅግ በጣም የሚያምር፣ የሚያብረቀርቅ ብረት የተሰራ ዘመናዊ ምድጃ ነው። ምድጃው ሶስት የጋዝ ማብሰያ አይኖች እና አንድ የኤሌክትሪክ አይን አሉት። የመቆጣጠሪያ ቁልፎች በቀኝ በኩል ሲቀመጡ፣ ንፁህነቱ ደስ የሚል እና ለዘመናዊ ኩሽናዎች ተስማሚ የሆነ መልክ ያላብሰዋል።

የባህላዊ ልብስን የለበሱ ሴቶች ተሰብስበው ቆመው በፈገግታ ያጨበጭባሉ። መሃል ላይ ያሉት ሴቶች አጎንብሰው በሳራማው ሜዳ ላይ ተቀምጠዋል። አካባቢው በሚያምር ልምላሜ የተሞላ ነው።

የመኸር ወቅት ልግስና ዓይንን ይማርካል! እነዚህ ደማቅ አትክልቶች የተፈጥሮን ሀብት ናቸው። የካሮቱ ብርቱካናማ ቀለም፣ የነጭ ሽንኩርቱ ክምር እና የጉንጉኑ አረንጓዴነት የጤናማ ሕይወት ተስፋን ያበስራል። አስደሳች ገበያ!

ከአዲስ አበባ የሚመስል አደባባይ ላይ ብዙ ሰዎች በአብዛኛው ነጭ ልብስ ለብሰው ሲጸልዩና ሲሰግዱ ይታያሉ። አንዳንዶቹ በሽብሽብ የተሸፈኑ ሲሆን፣ ከበስተጀርባ ሐውልትና ዛፎች አሉ። የህዝቡ አንድነትና ትጋት ፍቅርን እና መንፈሳዊ ደስታን ይገልፃል።

አምስት ሰዎች የተለያዩ ባህላዊና ሃይማኖታዊ ልብሶችን ለብሰው አብረው ቆመዋል። ቄሱ በግራ በኩል መስቀልና ጥቁር ልብስ ሲለብሱ፣ ቀሪዎቹ በዘመናዊና ባህላዊ አልባሳት ናቸው። የአንድነትና የሰላም ስሜት አለ።

ከቀይ መክደኛዎች ጋር አራት Nestle Coffee mate የቡና ክሬመር ጠርሙሶች ረድፍ ይዘዋል። እያንዳዱ ጠርሙስ 140 ሰርቪንግ እንደሚይዝ ይገልጻል። የቅመሞቹ ስሞች ናቸው። ሁሉም ጠርሙሶች GLUTEN FREE የሚል ምልክት አለባቸው። ከፊት ለፊት ጥቁር መለኪያ ማንኪያ ተቀምጧል።

የእስላማዊት ሪፐብሊክ የኢራን ባለስልጣን ከፊት ለፊቱ ትንሽ ፈገግታ አሳይቷል። ሰውንዬው ጥቁር ጃኬት እና ነጭ ሸሚዝ የለበሰ ሲሆን ነጭ ጢም አለው። ከጀርባው የኢራን ባንዲራ ቀይ፣ ነጭ እና አረንጓዴ ቀለሞች ይዘዋል።

ወይኔ የፋሽን ውበት! ይህ የሚያብረቀርቅ ጥቁር ቦርሳ በስፖንጅ የተሞላ ቅርጽ አለው! ለየት ያለና ለስላሳ ዲዛይን! የዘመኑን ፋሽን የሚያንጸባርቅ ታላቅ ምርጫ! ለየት ያለ እይታ!

በሰውነቱ ላይ ጎድጎዶች፣ በብርሃን ጭንቅላቱ ዙሪያ ቀይ ቀለበት እና የኃይል አዝራሩ ደግሞ ቀይ አዝራር አለው። ይህ የባትሪ ብርሃን ለምን ዓላማ ተብሎ ነው የተሰራው? የባትሪ ብርሃኑ ከፍተኛ ብርሃን የሚሰጥ ምን ዓይነት የብርሃን ምንጭ አለው?

አንድ ገበሬ በደንብ የተመረተ ቀይ አፈር ላይ በዱላ እየነዳቸው ባሉት ሁለት በሬዎች እርሻ ላይ ነው። በኢትዮጵያ ውስጥ የግብርናው ዘርፍ የሀገሪቱን ጠቅላላ ሀገር ውስጥ ምርት (GDP) ምን ያህል ድርሻ ይይዛል?

በ ክፍት ቦታ ለአንድ በዓል የተዘጋጀ ባህላዊ መድረክ ይታያል። መድረኩ በ አበቦች እና በወርቅ ፊኛዎች ያጌጠ ሲሆን፣ የመሶብ እና የጥልፍ ሥራዎች ተደርድረዋል። ቦታው ለሻይ ወይም ለቡና ሥነ-ሥርዓት ተዘጋጅቷል።

በዚህ ምስል የታየው የውሃ ማከማቻ እና የተስፋ ትግስት የተሞላ የእንቅስቃሴ ቅርጽ ነው። ሁለት ህፃናት ከአህያ ጋር በውሃ አጠገብ የተቀመጡ ሲሆን፣ አንዱ የቀይ ቁሳቁስ ውሃ እየሞላ ሌላው ከአህያው ጋር ቆሞ የተስፋን እና የትዕግስት ስሜት ያበራል።

ብዙ ነጭ ሚኒባስ ቫኖች በጠራራ የፀሐይ ብርሃን ስር በረጅም ረድፍ ተሰልፈው ይገኛሉ። መኪናዎቹ በብዛት ተደርድረው መታየታቸው ከፍተኛ ቁጥር ያለው የትራንስፖርት አገልግሎት መጀመሩን ያመለክታል። የቫኖቹ ነጭ ቀለም ንጽህናንና ትኩስነትን ያንጸባርቃል።

አንዲት ሴት በባህላዊ ምድጃ ላይ እንጀራ ስትጋግር ትታያለች፤ ጭስ ከምድጃው ይወጣል። ምድጃው ከታች በእሳት እየነደደ ሲሆን ሴትየዋም እንጀራውን ከምጣዱ ላይ እያነሳች ነው። ባህላዊ የእንጀራ አገጋገር ዘዴዎች ከዘመናዊ ዘዴዎች ምን ልዩነት አላቸው?

የሚያምር ቀይ ወይን ጠጅ ጠርሙስ በቀይ ክዳን ተሸፍኗል። ጠርሙሱ ላይ "አዋሽ" የሚል ጽሑፍ ያለበት ደስ የሚል እና ውብ ቢጫ መለያ ተለጥፏል። መለያው ከታች በኩል በቀይ እና በወርቃማ ቀለም ያጌጠ ውብ የባህል ቅጥ አለው።

ባርኔጣ እና አንጸባራቂ ልብስ የለበሰ ሰራተኛ፣ ኮንክሪት በሚፈስበት የግንባታ ቦታ ላይ የቫይብሬተር ቱቦ ይዞ ይሠራል። ከበስተጀርባ የተሰበሰበ ጠጠርና የኮንክሪት ግድግዳ ይታያሉ። የቫይብሬተር ሞተር ብርቱካንማ ቀለም አለው። ሰራተኛው በስራው ላይ ትኩረት ያደረገ ይመስላል።

አንድ እጅግ በጣም ረዥም የሆነ ዘመናዊ ባቡር ባድማ በሆነ መሬት ላይ በተገነባ የኮንክሪት ድጋፎች ላይ ይጓዛል። ባቡሩ በግራጫ፣ ቀይ፣ ነጭ እና አረንጓዴ ቀለም ያማረ ሲሆን፣ የረጅም ርቀት የትራንስፖርት ልማትን የሚያሳይ እይታ ነው።

የቅርብ ርቀት ላይ ያለ ይህ ምስል ቡናማ ቀለም ያለው መጠጥ ያሳያል። መጠጡ በትልቅ የብርጭቆ ጀግ ውስጥ ከሞላ ጎደል ተሞልቷል። መጠጡ አራት ረዥም እና ጠባብ ብርጭቆዎች ውስጥ ተሞልቶ በጎን ተደርድሮ ይታያል። በመጠጡ ውስጥ ጥቃቅን እና ጥቁር የሚመስሉ ፍሬዎች ይታያሉ።

ሁለት የትራፊክ ፖሊሶች መንገዱ ዳር ቆመዋል። ሁለቱም ሰማያዊ ሸሚዝ፣ ጥቁር ሱሪ እና ነጭ ኮፍያ አድርገዋል። አንደኛው ፖሊስ ፍጥነት የሚለካ መሳሪያ በእጁ ይዞ ወደ ሩቅ ይመለከታል። ሌላኛው ደግሞ ቢጫ ብርሃን አንጸባራቂ ጃኬት ለብሷል።

ታዋቂው የኢትዮጵያ ንጉስ አጼ ሚኒሊክ እና ባለቤታቸው እቴጌ ጣይቱ በእርሳስ ቀለም ተስለዋል። ከአጠገባቸው ደግሞ ግርማ ያለው አንበሳ በትልቁ አብሯቸው ተስሏል።

የሚያስፈራው እና የሚያስደንቀው የላቫ ሀይቅ በምድር ወለል ላይ በታላቅ ሙቀት እየተንቀለቀለ ይገኛል። በዙሪያው ጥቁር ድንጋያማ ገደል ሲታይ፣ ደማቅ ብርቱካናማ እሳት የሚያወጣው የቀለጠው ላቫ አስፈሪ ትዕይንት ነው።

ኦ! እንዴት የሚያስደንቅ የፋሽን ውበት ነው! በደስታና በፍቅር! እነዚህ ውብ ሴቶች በባህላዊ ነጭ የሀበሻ ልብስ በወርቃማ ጌጥ ያበራሉ! አምሮባቸው እጅግ ማራኪ ናቸው!

በመንገድ ላይ ብዙ ሰዎች ተንበርክከው እጆቻቸውን ወደ ላይ ዘርግተዋል። አንዳንዶቹ ደግሞ በእጃቸው አረንጓዴ ቅጠሎችን ይዘዋል። ይህ ድርጊት በአካባቢው ህንፃዎችና በተራሮች ፊት ለፊት በግልጽ እየተፈጸመ ነው። ተንበርካኪዎቹ በብስጭት ወይም በልመና ስሜት የሆነ ነገር እየጠየቁ እንደሆነ ያንጸባርቃል።

ቆዳ ጫማዎች እጅግ ውብ የሆኑ እንዲሁም ለተለያዩ እንደ ምርቃት ፣ጋብቻ ፣የመሳሰሉ ቀናት በብዛት አገልግሎት ላይ የሚውሉ ናቸው። እነዚህም ጫማወች በብዛት ከሱፍ ልብስ ጋር ይለብሳሉ።

የሚያምሩ ጥንታዊ ጥቁርና ነጭ ፎቶግራፍ! አንድ ሰው በሱፍ ልብስ "መስንቆ" የሙዚቃ መሣሪያ ይዟል። በጣም ጥሩ የኢትዮጵያ ባህላዊ ልብስ የለበሰች ሴት አጠገቡ ቆማለች። ይህ ደስ የሚል እና ውብ ትዕይንት ባህላዊ የሙዚቃና የባህል ፍቅርን ይገልጻል።

አንድ በር ብቻ ያለው፣ የፊት መስታወቱ ግልጽ ሆኖ ውስጡ ያሉ ዕቃዎች (እንደ ብርጭቆ) የሚታዩበት የመደርደሪያ መስታወት ለሳሎን ዘመናዊ ገጽታ ይሰጣል። ይህ ዲዛይን ውበትን ከመስጠት ባሻገር፣ ዕቃዎቹን ሳያደናቅፍ በቀላሉ እንዲያይና እንዲደርስ ያግዘዋል፣ እንዲሁም ንጽህናን ያሳያል።

ትልቅ ጭንቅላት ያለው በቆዳ የተሸፈነ የአገርኛ ከበሮ በቅርበት ቀርጿል። የከበሮው ገጽታ በቆዳ ገመድ ተጠብቆ የቆየ ሲሆን ቡናማ ባለ አንጸባራቂ ጠረጴዛ ላይ ተቀምጧል። የጠረጴዛው ገጽታ የከበሮውን ገጽታ ያንጸባርቃል።

ሁለት ሴቶች እና አራት ወንዶች ልጆች ያሉት ባህላዊ ዳንስ በውጭ ሜዳ ላይ ያሳያል። የሴቶቹ የእንቅስቃሴ ፍጥነት ምን ያህል ፈጣን ይሆን?

ፈዛዛ ሐምራዊ ጀርባ ላይ ሰማያዊ እና ሐምራዊ ቀለም ያለው የንግግር ፊኛ አርማ ይታያል። በፊኛው ውስጥ ነጭ መብረቅ የሚመስል ምልክት አለና "Messenger" የሚለው ቃል ከስር ተጽፏል። ይህ አርማ የየትኛው ታዋቂ የመልእክት መላላኪያ መተግበሪያ ነው?

"ዋው! ደስ የሚል ጣፋጭነት!" የመጋገሪያ (ቤከሪ) ሱቅ መግቢያ በር። በብርጭቆ ማሳያ ውስጥ ዳቦ እና ኬኮች ተደርድረዋል። ሱቁ በእንጨት መደርደሪያ ያማረ ሲሆን፣ ደብዘዝ ያለ መብራት "እንዴት ያጓጓል !" የሚል ስሜት ይፈጥራል።

ወታደራዊ ልብስ የለበሱ አምስት የፀጥታ አስከባሪዎች ጋሻ ይዘው ሰዎችን እየተከላከሉ ነው። የፀጥታ ኃይሎቹ ነጭ ቆብና ጭምብል አድርገው ሕዝብ ፊት ለፊት ቆመዋል።

በምስሉ ውስጥ በረጅም ጠረጴዛ ዙሪያ የተቀመጡ ሰዎች የንግድ ወይም የኢኮኖሚ ስብሰባ እየካሄዱ ታይቷል። ይህም የአለም አቀፍ ወይም ዲፕሎማሲ ትስስር እንዳለ ያሳያል። ይህ ምስል የኢኮኖሚ ትስስርን እና የአለም አቀፍ ውይይትን በግልጽ መልኩ ያቀርባል።

ረዥምና ወፍራም ፀጉር ያለው ስካንክ የተባለ እንስሳ በጥቁርና ነጭ ቀለም የተሸፈነ ነው። እንስሳው በደረቁ እንጨቶች እና አረንጓዴ ተክሎች መካከል ይገኛል።

ዋው፣ ሲያምር! ወጣቱ በፈገግታው ደስ ይላል። በአንገቱ ላይ ነጭ ሻማ ለብሷል። ትከሻው ላይ የያዘው በትር ከአካባቢው ደን ጋር ተደምሮ ትኩረትን ይስባል። መልኩ የአርብቶ አደር ሕይወትን ያሳያል።

ዋው ሲያምር! ምንኛ የሚያስደንቅ ልብሶች ስብስብ። ደማቅና የተለያየ ቀለም ያላቸው፣ በቆመ እንጨት ላይ ተሰቅለዋል። እያንዳንዱ ጨርቅ የራሱ ውበትና ቅርፅ አለው። ይህ ሁሉ ብዛትና ልዩነት እጅግ አስደሳች ነው።

እጅግ በጣም የሚያጓጓ ቢጫ ቀለም ያላቸው አምስት ብርጭቆዎች በበረዶ ቀዝቀዝ ብለው ተቀምጠዋል። የእያንዳንዱ ብርጭቆ አናት ላይ የሚጣፍጥ የሚመስል ወፍራም ነጭ አረፋ ደስ የሚል ቅርፅ ይዞ ተቀምጧል።

ዋው ሲያምር ! በአበቦች እና ፊኛዎች ያጌጠ የልደት ቀን ማስዋቢያ ። በክብ ዳራ ላይ " መልካም ልደት " የሚል ጽሑፍ አለ። የበዓልና ደስታ ድባብ ! ሲያስደስት ! ግሩም የሆነ የተዋበ አዳራሽ !!

ባህላዊ ክብ ጎጆ ቤት በሰፊና ደረቅ ሜዳ ላይ በገለባ ጣሪያ ተሸፍኖ ይታያል። ቤቱ በአቅራቢያው ካሉ ትላልቅ ዛፎችና ቁጥቋጦዎች ጋር ተቀምጧል። ከሩቅ ደግሞ ሰማያዊ ኮረብቶችና ደመናማ ሰማይ ይታያሉ፤ ይህም የመረጋጋትና የገጠር ኑሮን ያሳያል።

ባህላዊ የፀጉር አሠራር ያለው አንድ ወንድ ፈገግታ ይላል። ጥርሶቹ በመሀል ክፍተት አላቸው፤ ግንባሩ ላይ ቀጭን መስመር ተቀርጿል። ነጭ ልብስ ለብሶ በቀይ፣ በሰማያዊና በነጭ ዶቃዎች የተሰራ ሐብል አንገቱ ላይ አለ።

እጅግ አስገራሚ! ወታደሩ በድፍረት እና በጽናት በገመድ ተንጠልጥሎ አደገኛውን ወንዝ ይሻገራል ። ጥብቅ ስልጠና እና ብቃት የሚያሳይ የሚደንቅ ትዕይንት ነው።

በርካታ ሰራተኞች ደማቅ ብርቱካናማና አረንጓዴ የጥንቃቄ ልብስ ለብሰው በግንባታ ቦታ ላይ ይሰራሉ። ሲሚንቶ ማቡኪአ ማሽን ተጠቅመው ኮንክሪት ሲያዘጋጁ፣ ከኋላ የቆየ የድንጋይ ግንብ ይገኛል።

ውብ የሆነው የኤንቶቶ ፓርክ መግቢያ በር በደማቅ ሰማያዊ ሰማይ ስር ይቀርባል። የድንጋይ ግድግዳዎችና ከሳር የተሰራ ጣራ ያለው መግቢያው "ENTOTO PARK" የሚል ቢጫ ጽሑፍ አለው። አንድ ነጭ መኪና ወደ ውስጥ እየገባች ነው።

ሰማያዊና ነጭ ቀለም ያለው ባለሁለት ዩኤስቢ ወደብ መሙያ አዳፕተር ይታያል። ሁለት ጠመዝማዛ ሰማያዊና ጥቁር የተሸመኑ የዩኤስቢ-ሲ ኬብሎች ቀርበዋል፣ አንዱ 6 ጫማ ሌላው 10 ጫማ ርዝመት አለው። ይህ ኪት ለተለያዩ መሳሪያዎች ለመሙላት ይበቃል?

ዋው! ሲያምር! አንዲት ሴት በባህላዊ ነጭ ልብስ በአረንጓዴና ቀይ ጌጥ አጊጣ መድረክ ላይ ትጓዛለች። ሲያስደንቅ! ጠጉሯ በጥሩ ሁኔታ ተሰርቷል። የባህል ውበት በሰዎች ፊት ቀርቧል። የፋሽን ደስታ!

በዚህ ምስል ውስጥ ሳተላይት በምድር ዙሪያ እየዞረ ታይቷል። በጎኖቹ የተዘረጋ የፀሐይ ፓነሎች፣ በመካከሉ ክብ አቀማመጥ እና በላዩ አንቴናዎች አሉ። የምድር ክብ እና የደመና መስክ በግልጽ መልኩ ታይቷል። የምስሉ አቀማመጥ የምድር አካባቢን እና የሳይንስ ፈጠራን ያሳያል።

ብዙ ተማሪዎች በሰፊው የኮምፒውተር ላብራቶሪ ውስጥ ተቀምጠዋል። በታላቅ ትጋትና ትኩረት እየሰሩ የዲጂታል ትምህርት ደስታን ያጣጥማሉ። እጅግ በጣም ጥሩ የትምህርት ጥራት የሚንፀባረቅበት አቅጣጫ።

ጥቁር ሰማያዊ ልብስ የለበሰ፣ ጥቁር ፀጉር ያለው መካከለኛ እድሜ የሚገመት ሰው፣ በጋዜጣዊ መግለጫ ላይ ንግግር ሲያደርግ ይታያል። ሰውዬው ወደፊት ፊቱን አዙሮ ሲናገር፣ ፊቱ ላይ ቁምነገርነትና ትኩረት ይነበባል፤ ንግግሩን በቁጣ ወይም በብስጭት የሚያቀርብ ይመስላል።

በዘገባ ቅንጭብ ላይ የከተማዋን ሰፋ ያለ እይታ እና የትራፊክ እንቅስቃሴ ይታያል። ከፍ ያለ መስታወት ያለው ህንጻ በግራ በኩል ጎልቶ ሲታይ፣ በቀኝ በኩል ደግሞ ቀይ እና አረንጓዴ ቀለም ያለው ባለ ብዙ ፎቅ ህንጻ ይገኛል።

ሰማያዊውን ሰማይ ከበስተጀርባ ያደረገው ትልቅ ዛፍ፣ በቅርንጫፎቹ ላይ ደማቅ ሐምራዊ የጃካራንዳ አበባዎችን አውጥቷል። ዛፉ በብዛት አበባ በመሙላቱ ምክንያት የደስታ እና ውበት ስሜትን ያንፀባርቃል።

በአንድ ትልቅ አዳራሽ ዉስጥ ብዙ ወንበር እና ጠረጴዛዎች ተቀምጠዋል። ቦታው ባህላዊ ይዘት ባላቸው እና ዝምታን በሚፈጥሩ ቡኒ ቀለማት የተሰራ ነው።

አቤት የዘመኑ ሕንፃ! ይህ በሚያብረቀርቅ መስታወት የተገነባው ሆቴል የቅንጦት መገለጫ ነው! ከፊት ለፊቱ የሚያምር መኪና አለ! ለመስተንግዶና ለምቾት የተገነባ ታላቅ ሕንፃ! ለከተማችን ውበት ነው!

ከአረንጓዴ ዛፎች መሃል፣ በሁለቱም ጎኖች ጥቅጥቅ ያለ ደን ያለበት በጣም ሰፊና ጠጠር የበዛበት የመንገድ ክፍል አለ። መንገዱ እጅግ በጣም ጥሩ ሆኖ ቀጥ ብሎ ወደ ፊት ይገፋል። ይህም ደስ የሚል የጉዞ ስሜት ይፈጥራል።

ታዳሚው በሰፊ የስብሰባ አዳራሽ ውስጥ እጃቸውን ወደ ላይ አንስተው በደስታ፣ በመደነቅ እና በሙሉ መተማመን ድምጻቸውን ሲሰጡ የፍቅር እና የጋራ ጥንካሬን ያሳያሉ።

በአንድ የፕላስቲክ ባነር ላይ "ህብረት እቁብ ምዝገባ ጀምረናል" የሚል ጽሁፍ በትልቁ ሰፍሯል። በዚህ ባነር ላይ የተለያዩ ጽሁፎች እና የመኪና ስእሎች ተቀምጠዋል።

ጥቁር ሰማያዊና ወርቃማ ማኅተም ላይ ንስርና "NATIONAL INTELLIGENCE AND SECURITY SERVICE" የሚል የእንግሊዝኛ ጽሑፍ አለ። በአማርኛ "ብሔራዊ መረጃና ደኅንነት አገልግሎት" በዙሪያው ተጽፏል። ድርጅቱ በየትኛው የመንግሥት አካል ስር ነው የሚተዳደረው?

ሰፊ በሆነ ነጭ ግድግዳ ላይ፣ የአፍሪካን ቅርጽ የያዘ ጥቁርና ነጭ የእጅ ምልክት ጎልቶ ይታያል። "አንድነት ፓርክ" የሚል ጥቁር ጽሑፍ በአማርኛና በእንግሊዝኛ ተጽፏል። በግድግዳው ፊት የሐምራዊ አበባዎች መስመርና ከጎን የመብራት ምሰሶዎች ይገኛሉ፤ የፍቅርና የመደነቅ ስሜት ይሰጣል።

በርካታ ቡናማ ኮረብታዎች በአረንጓዴ ደን መካከል ተነጥለው ይታያሉ። ኮረብታዎቹ ክብ ቅርጽ ያላቸው ሲሆን፣ ከሩቅ ከሰማያዊ ሰማይ ስር በሥርዓት ተደርድረዋል። ይህ የተፈጥሮ ውበት የመደነቅ ስሜት ያንጸባርቃል።

በብርሃን አረንጓዴና ጥቁር ልብስ የለበሰች አትሌት በትጋት ጦር ለመወርወር በከፍተኛ ፍጥነት ትሮጣለች። የቆመችው አሰልጣኝ በአድናቆትና በትኩረት ውርወራውን ትከታተላለች። የልምምድ ሜዳው ቀይ ሲሆን፣ ብርቱካናማ ኮኖች ለልምምድ ተቀምጠዋል፤ ይህም የጥንካሬና የስፖርት መንፈስን ያንፀባርቃል።

ለግንባታ የተዘጋጀ የብረት ዐምድና መሠረት በጣም የሚደንቅ ነው። የብረቶቹ አገጣጠም እጅግ በጣም ጥሩ ነው። የተቆፈረው ጉድጓድ የትጋት ደስታን ያሳያል። ይህ ውብ ሥራ የጥንካሬ ምልክት ነው።

"ዋው! ሲያምር!" ይህ የጉምሩክ ኮሚሽን አርማ እምነትን እና ጥንቃቄን ይገልጻል። ከታች ያሉት ሁለት እጆች የገንዘብ ክምርን በአክብሮት ይዘዋል። በዙሪያው ያሉት ቀስቶች ፈጣን እና ትክክለኛ ግብይትን ሲያሳዩ፣ ከላይ ያለው ብርሃን ደግሞ ግልፅነትን ያመለክታል።

ኢትዮጵያዊው አትሌት መስመሩን ሲያልፍ እጁን ወደ ላይ በመዘርጋት የድል ደስታን ይገልጻል። ጥቁር ቁጥር ሰባት ያለበትን ማሊያ ለብሶ፣ የህዝብን እልልታ በታላቅ የደስታ ስሜት ይቀበላል። እጅግ በጣም ጥሩ አፍታ ነው።

እጅግ በጣም ሰፊ የሆነ አዳራሽ በረዣዥም የእንጨት ጠረጴዛዎች እና ወንበሮች ተሞልቷል። ግራና ቀኝ የተደረደሩት ጠረጴዛዎች ለብዙ ሰዎች የሚያገለግል የጋራ የመመገቢያ ቦታ መሆኑን ያመለክታሉ፤ ግዙፉ የቀይ ብረት የጣራ መዋቅር መደነቅን ይፈጥራል።

በነጭ ጀርባ ላይ የሚታይ ቀይ የፒንትረስት አርማ። በስተግራ ክብ ቅርጽ ውስጥ ነጭ ፊደል ፒ ተስሏል። በስተቀኝ በኩል ደግሞ 'ፒንትረስት' የሚለው ቃል በደማቅ ቀይ ቀለም ተጽፏል።

የሚያምር ቢጫ ቲሸርት የለበሰ ሕፃን ተማሪ በክፍል ውስጥ በደስታ ፈገግ ብሎ አውራ ጣቱን ወደ ላይ አድርጓል። እጅግ በጣም ጥሩ ትምህርት ቤት ውስጥ ደስ የሚል ጊዜ ያሳልፋሉ። ሌሎች ተማሪዎች በዙሪያው ተቀምጠዋል።

ለሠርግ የተዘጋጀ የሚያምር መድረክ ዋው ሲያምር!። በደማቅ አበባዎች የተከበበ ክብ ቅርጽ ያለው ማስጌጫ ሲያስደንቅ። ከፊቱ ደግሞ ነጭ ሶፋ ተቀምጧል። ግልጽ የሆኑ መጋረጃዎች ፍቅርን የሚፈጥር የፍቅር ስሜትን አላብሰዋል።

ደማቅ ቢጫ የውሃ ቁፋሮ መኪና (drilling rig) ውሃን ከምድር ላይ ወደ ሰማያዊው ሰማይ ሲያወጣ ይታያል። መኪናው ቡናማ በሆነ፣ ደረቅ ምድር ላይ ቆሞ ይታያል፤ ይህም የድርቅ ወይም ከፊል በረሃማ አካባቢ መሆኑን ያሳያል።

ሠራተኞች በብርሃን በተሞላው ፋብሪካ ውስጥ በፕላስቲክ ጫማ ምርት ተጠምደዋል። አንደኛው ሰው ማሽን ላይ ሲሠራ፣ ሌላኛው ቀይ ጫማዎችን በጠረጴዛ ላይ ያዘጋጃል። ሌሎች ሴቶችም በሥራ ተጠምደው ይታያሉ፤ የሥራ ደስታ ስሜት ይታያል።

ከእንጨት የተሰራ የቤት የቁልፍ መደርደሪያ ከላዩ ላይ በእንግሊዘኛ ፊደል " ኪይ" የሚል ቃል ታትሟል። ከታች የቤት የቁልፍ መክፈቻ እቃዎች በረድፍ ተንጠልጥለዋል።

ሰማያዊ ልብስ የለበሰ ሠርተኛ በአውደ ጥናት ውስጥ ተቀምጦ በሽመና ማሽን ነጭ ጨርቅ እየሠራ ነው። ሠርተኛው በትጋት ሥራውን ሲያከናውን፣ ሌላ ሰውም ከበስተጀርባው ተመሳሳይ ሥራ ይሠራል። የሠርተኛው ትኩረት የጥረትና የቆራጥነት ስሜትን ይገልጻል።

የቅርብ ምስሉ አንድ ወታደራዊ ዩኒፎርም የለበሰ ሰው ያሳያል። ወታደሩ በክብር የተሞላ የሚመስል ሲሆን፣ በትከሻው ላይ የደረጃ ምልክቶች አሉ። በዩኒፎርሙ ላይ "ETHIOPIAN ARMY” የሚል ፅሑፍ ይታያል። ከበስተጀርባ የኢትዮጵያ ባንዲራ በከፊል ይታያል

በአቧራማ ገጠር መንገድ ላይ፣ ብዙ ሰዎች በተጨናነቀ ነጭ የጭነት መኪና ላይ በአደገኛ ሁኔታ ተሳፍረው ይታያሉ። የተሳፋሪዎቹ ሻንጣዎች በጎንና በኋለኛው ክፍል ተጭነው ከፍተኛ ርቀት መጓዛቸውን ያመለክታል። አንዳንድ ሰዎች እጆቻቸውን በደስታ ወደ ላይ አውጥተዋል፤ ይህ ደግሞ የድካምና የጉዞን ስሜት ያንጸባርቃል።

ባለ ቡኒ ላባ፣ ቀይ ቆብና ጢም ያላት ዶሮ በእንጨት አጥር ላይ ቆመዏል። ዙሪያዋ ባለው የእርባታ ቦታ ሌሎች ዶሮዎች በብስጭት እና በጭንቀት ይታያሉ።

ዩኒፎርም የለበሱ ወታደራዊ አባላት በአንድ ክፍል ውስጥ ቆመዏል። አንድ ሰው በሰማያዊ ሱፍ ለብሶ መሃል ላይ ቆሞ ያወራቸዋል። ረዣዥም ነጭ ጠረጴዛ ላይ ወርቃማ ዋንጫ በደስታ ተቀምጧል።

አረንጓዴ መክደኛና መለያ ያለው፣ ብርቱካናማ ቀለም ያለው የማንጎ ጭማቂ የፕላስቲክ ጠርሙስ ቀርቧል። መለያው ላይ 'Maaza MANGO' የሚል ስም ያለው ሲሆን፣ ሁለት ማንጎዎች ይታያሉ። ይህ ጭማቂ ለምን ያህል የፍጆታ መጠን ተዘጋጀ?

ክርስቶስ በመስቀል ላይ ሆኖ፣ በድንግል ማርያምና በሌሎች ተከቧል። ሥዕሉ በደማቅ ቢጫ፣ ቀይ እና ሰማያዊ ቀለም የተሳለ ሲሆን የኢትዮጵያ ቤተ ክርስቲያን ዘይቤን ያሳያል።

እርጋታ የሚታይበት ህንጻ ፊት ለፊት። ሁለት ወጣት ወንዶች በግራ በኩል ባለው የእግረኛ መንገድ ላይ ቆመው እርስ በእርስ እየተነጋገሩ ነው። ከጀርባዎቻቸው ላይ፣ በዋናው ግራጫ ህንጻ መሃል ላይ 'በምነት ትሬዲንግ' የሚሉ ጽሑፎ አሉ፡፡

ከረጅም ነጭ የእምብርት ክሮች ያሉት አንድ ነጭ አበባ በቅርብ ቀርቧል። አበባው በደማቅ አረንጓዴ፣ ክብ ቅጠሎች ባለው ተክል የተከበበ ነው። ከታች ሮዝ የአበባ ቅጠሎች ይታያሉ፤ የዕጽዋቱ ቀንበጦች እሾሃማ ናቸው። ዳራው ደብዛዛና ጥቁር ቡናማ ቀለም አለው።

የኢትዮጵያ ፌዴራል ፖሊስ ከፊት ያሉት ሦስት ፖሊሶች ሰፊ ሜዳ ላይ የብረት ዘንግ ይዘዉ መሬቱን ይፈትሻሉ። አንድ ፌደራል ፖሊስ ከቀኝ በኩል እግሮቹን ከፍቶ ወደ ሜዳዉ እየተመለከተ ቆሟል።

በነጭ ልብስና ጥምጣም የለበሱ በርካታ ምዕመናን በበዓል አከባበር ላይ ይታያሉ። የእመቤታችን ምስልና ታቦት በአደባባዩ ላይ ሲታይ ትልቅ ሃይማኖታዊ ስሜት ይስተዋላል። ሕዝቡ በታላቅ ደስታና ፍቅር በዓሉን ያከብራል።

አንድ ሞላላ ቅርጽ ያለው፣ ደማቅ ወርቃማ ቀለምና ጥንታዊ ንድፍ ያለው ትልቅ መስታወት፣ የቅንጦት ሳሎን ውስጠኛ ክፍል ያንፀባርቃል። መስታወቱ በነጭ ዳራ ላይ በግልጽ የተቀመጠ ሲሆን፣ የውስጠኛውን ክፍል ብርሃን ያጎላል።

በጣም የሚያምር የባንክ ኦፍ አቢሲኒያ ማስታወቂያ ሰሌዳ ነው። አንድ ሰው ፈገግታና ደስታ በሚያሳየው ፊት፣ ነጭ ልብስ ለብሶ፣ ወደ ጎን እየጠቆመ ነው። የማስታወቂያው ሰሌዳ አረንጓዴ ቀለም ያለው ሲሆን፣ በላዩ ላይ ደግሞ በጣም ጥሩ የአማርኛ ጽሑፎች አሉ።

ከነጭ ዳራ ላይ ሁለት አገሮች ዓላማዎች በመስቀል ቅርጽ ተደራርበው ተቀምጠዋል። በግራ በኩል አረንጓዴ፣ ቢጫና ቀይ ሆኖ መሀል ላይ የኮከብ ምልክት ያለበት የኢትዮጵያ ዓላማ ነው። በቀኝ በኩል ነጭ፣ ሰማያዊና ቀይ ያለው የሩሲያ ዓላማ ነው።

ከላይ ጥቁር መክፈቻ ያለው ወርቃማ ቀለም ያለው የመስታወት ቢራ ጠርሙስ ይታያል። ጠርሙሱ መሃል ላይ፣ "ሃበሻ" የሚል ጽሑፍ የያዘ ጥቁርና ወርቃማ መለያ ተለጥፎበታል። ይህ ምስል ደስታንና መደነቅን ይገልጻል።

እያንዳንዱ ወረቀት ከላይ የሚል የእንግሊዘኛ ጽሑፍ አለው። ጌጣጌጦቹ በወርቃማ እና በብርማ ቀለም ሲሆኑ፣ በውስጣቸው ትንንሽ ዕንቁዎች ወይም የሚያብረቀርቁ ድንጋዮች አሏቸው። በአንዱ ካርድ ላይ ትላልቅ ክብ የወርቅ ጌጣጌጦች (hoops) ተሰቅለዋል። ይህ ሁሉ ለፋሽን ዓላማ የተዘጋጀ ይመስልዎታል?

ባህላዊ ቅርጾች የተጠለፉባቸው ሁለት ተመሳሳይ ቦርሳዎች ቀርበዋል። ቦርሳዎቹ ከነጭ ጨርቅ የተሰሩ ሲሆኑ ቡናማ የቆዳ ታች እና ጥቁር እጀታ አላቸው። ከጀርባው የሸክላ ማሰሮ እና የእንጨት ማስጌጫዎች አሉ። እነዚህ ቦርሳዎች ምን ዓይነት የባህል ወይም የዘር ውርስ ጥልፎችን ሊወክሉ ይችላሉ?

በአረንጓዴና ነጭ ባህላዊ ልብስ የለበሱ ወጣት ሴቶችና ልጃገረዶች በደስታ ጭብጨባ ያደርጋሉ። የሚያንፀባርቁ ፈገግታዎቻቸው እና የጋራ ምት ያላቸው ጭብጨባዎች የታላቅ የደስታ ስሜትንና ባህልን መግለጽ ያሳያሉ።

በጣም ዘመናዊና ውብ የሆነ ቤት በቢጫ እና በድንጋይ ግራጫ ቀለም ተሠርቷል። ትልልቅ የሚያብረቀርቁ መስኮቶች ደስ የሚል ብርሃንን ሲሰጡ፣ በጥቁር ብረት የተሠራ አጥር የደህንነትን ስሜት ይፈጥራል። ቤቱ እጅግ በጣም ጥሩ መልክ አለው።

በሚያምር ሁኔታ የተዘጋጀ የሰርግ አዳራሽ በውስጡ ይታያል። ሙሽሪትና ሙሽራው ወደ መድረኩ እየተጓዙ ነው። አዳራሹ በብዙ አበቦችና መብራቶች በጣሪያው እና በስተጀርባ በሰማያዊ ብርሃን ያጌጠ ነው። ብዙ ሰዎች ለበዓሉ ተሰብስበው የሙሽሮችን መምጣት በደስታ ይቀበላሉ።

የጆሮ ጌጦች ጆሮ ላይ የሚደረጉ ጌጣጌጦች ሲሆኑ፣ ከወርቅ፣ ከብር፣ ከፕላስቲክ ወይም ከሌሎች ነገሮች ይሠራሉ። ዋና ዓላማቸውም ውበትን ለመጨመርና የግል ፋሽንን ለመግለጽ ነው። ብዙ ጊዜ የሚለበሱት ለሁለቱም ፆታዎች ቢሆንም፣ በሴቶች ዘንድ ይበልጥ ተወዳጅ ናቸው።

ኧረ እንዴት ይጣፍጣል! ይህ ምግብ በጣም የሚያጓጓ ነው። ክብ ሆነው የተጠቀለሉ እንጀራዎች በቀይ ወጥ ውስጥ ናቸው። አረንጓዴ ቃሪያዎች በላዩ ላይ ተበታትነው አሉ። በምድጃ ላይ ያለው ምግብ ጣፋጭ እንደሚሆን ሳስብ ደስታ ይሰማኛል።

በቀለማት ያሸበረቁ አራት ማዕዘኖች ውስጥ የእንግሊዝኛ ፊደላት ከምሳሌያዊ ምስሎቻቸው ጋር ተቀምጠዋል። ከ 'ኤ' (ፖም) እስከ 'ዜድ' (ዚግዛግ) በደማቅ ቀለሞች ተስለዋል። የትምህርትና የደስታ መንፈስ በምስሉ ይንጸባረቃል።

ልብ ቅርጽ ያላቸው ቀይ ፊኛዎች የተከበበ፣ ቀይ አበባ ግድግዳ ላይ "WILL YOU MARRY ME?" የሚል ነጭ ጽሑፍ በትልቅ ፊደል ይታያል፣ ዙሪያውንም በሻማ መብራቶች ያጌጠ ነው። ይህ ዝግጅት የተደረገው በቤት ውስጥ ነው ወይስ በሕዝብ ቦታ?

ገበያ ላይ ከባድ ሸክም የሚሸከሙ ሰዎች ልፋት ያሳዝናል። ለኑሮ ሲሉ በላባቸው የሚደክሙ እንጠንክረው የሚሰሩ ጠንካራ የስራ ሰዎች ናቸው። አክብሮት ይገባቸው!

በጥሩ ልብስ የለበሱ ባለስልጣናት በሀገር በቀል ልብስ የለበሱ ሴቶች በተገኙበት ሪባን ሲቆርጡ ይታያል። ፈገግታቸውና የጋራ ትብብራቸው ለሀገር እድገትና የጋራ ተስፋ ያላቸውን ደስታና ቁርጠኝነት ያመለክታል። ሥነ ሥርዓቱ አዲስ ምዕራፍን ይፋ ያደርጋል።

ቀለማማ ላባ ያለው ላፕዊንግ (Lapwing) የሚባል ወፍ ድንጋይ ላይ ቆሟል። የወፉ ጥቁር፣ ቡኒና ነጭ ራስ ላይ ቀጥ ያለ ላባ አለ፤ የጀርባው ላባ ደግሞ አረንጓዴ፣ ወይንጠጃማና ወርቃማ ቀለሞች አሉት። ከታች ውሃ ያለ ሲሆን አካባቢው አረንጓዴ ነው።

ዋው! ፀጉር አበጣጠር ሲያምር! አንዲት ሴት በባህላዊ የፀጉር አበጣጠርና ጌጥ አጊጣለች። የፊቷ የፊት ክፍል በጥሩ ሁኔታ ተጎንጉኗል። ትልቁ እና የተጠቀጠቀው ፀጉሯ ከኋላ ታስሯል። የወርቅ ጌጣጌጧ ውበትን ይጨምራል።

እጅግ በጣም ደስ የሚል ትንሿ ልጅ ወርቃማ ልብስ ለብሳ፣ ከሁለት ሴቶች ጋር በምድር ላይ በተነጠፈ ጨርቅ ላይ የተቀመጠ እህል በፍቅር ትነካካለች። አንዷ ሴት አፏን ጭምብል አድርጋለች፤ ሁለቱም ግን የቤተሰባዊ ፍቅር እና ደስታ ስሜት ያሳያሉ።

በጎጆ ውስጥ ሁለት ወንዶች በልዩ ልብስ ለብሰው መሃል ላይ ቆመዋል። አንደኛው ነጭና አረንጓዴ፣ ሁለተኛው ደግሞ አሸዋማ የለበሰ ሲሆን፣ ሌሎች ሰዎች ዙሪያውን ተቀምጠዋል።

አንድ ጥንድ ጥቁር ቆዳ ያላቸው የPuma ጫማዎች በነጭ የጎማ ሶል ላይ ተቀምጠው ይታያሉ። ጫማዎቹ ጥቁር ማሰሪያዎች ያሉት ሲሆን፣ በውስጣቸው የብረት ጫማ መቅረጫ ገብቷል። ጫማዎቹ በጥቁር ካርቶን ሳጥን ላይ የተቀመጡ ሲሆን፣ ከበስተጀርባ ብዙ ጫማዎች በደበዘዘ መልኩ አሉ።

ለመብላት የሚያጓጓ ጣፋጭ ምግብ በጠረጴዛ ላይ ተቀምጧል። ሳህኑ በፓርሜዛን አይብ የተረጨ ቀይ የስጋ ወጥ፣ ፓስታ እና አረንጓዴ የሰላጣ ቅጠሎችን የያዘ እና በደማቅ ቀለም በተሰራ የባህላዊ ንድፍ ላይ ተቀምጧል።

በቀላል ብርቱካናማ ዳራ ላይ፣ "Bank of Abyssinia" የሚል የእንግሊዝኛና የአማርኛ ጽሑፍ በጥቁር ቀለም ጎልቶ ይታያል። ከጽሑፉ በላይ ደግሞ የባንኩን አርማ የሚወክል ነጭ፣ ባለ ስድስት ጎን ኮከብ ቅርጽ ይገኛል።

ወይኔ! ይህ ትልቅ ሰማያዊ ግንባታ ማሽን ምን ያህል ኃይል አለው! በታላቅ ክንዱ እንጨቶችን ለማንሳት በኮንስትራክሽን ቦታ ላይ ይገኛል! *በእውነት ግሩም ነው!*

ኦህ! እንዴት የሚያስደንቅ ፍቅር የሞላበት ዝግጅት ነው! የሐምራዊ አበባዎች እና ሰማያዊ ወንበሮች! ሁሉም ነገር በሚያምር ሁኔታ በጨርቅ ያጌጠ ነው! ይህ ለሠርግ ወይም ለታላቅ በዓል ደስታ ነው!

የተጠጋጋ የፊት ገጽታን በሚያሳይ ፎቶግራፍ ላይ፣ ጥቁርና ሰፋ ያለ ፀጉር ያላት ሴት ፈገግ ብላለች። ሴትየዋ ከፊት ለፊቷ በግንባሯ ላይ አነስተኛ የራስ ክብ ጠምጥማ፣ ባለ ብዙ ቀለም ያሸበረቀ ባህላዊ ቀሚስ ልብስ ለብሳለች።

ብዙ ሰዎች አንድ ላይ ሆነው ይራመዳሉ። ከሰዎቹ መካከል ከፊት ለፊት የቀደሙት ሴቶች በእጃቸው ጡሩንባን ይዘው ይነፋሉ። አብዛኞቹ ሰዎች የለበሱት ባህላዊ ይዘት ያላቸውን ልብሶች ነው።

ሰፊው የጢስ ፏፏቴ (አባይ) በበርካታ ቦታዎች ወርዶ አለ። በኃይል የሚወርደው ውሃ ቡኒማ ሲሆን፣ ፏፏቴው በሰፊ አረንጓዴ ዕፅዋት የተከበበ ነው። ከበስተጀርባ ኮረብታዎች አሉ።

ቅዱስ ጊዮርጊስ ቢራ (St. George Beer) የተሰኘ መጠጥ ውሃማ የሆነ ቡናማ ጠርሙስ ውስጥ ይገኛል። ቢጫዋ መለያዋ ቅዱስ ጊዮርጊስ ዘንዶ ሲገድል የሚያሳይ ምስልና የአማርኛ እንዲሁም የእንግሊዝኛ ጽሁፎች አሏት።

አንድ ስልክ በፊት ለፊቱ እና በጀርባው ቆሟል ከአጠገቡን የመጻፊያ እስክርቢቲው ተደግፎታል። ስልኩ በጣም የሚያምር ዝም ያለ ቀለም ያለው እና የካሜራው አቀማመጥ ለእይታ ሳቢ ነው።

ረጅም፣ ደማቅ አረንጓዴ የሆነ የእህል ማሳ በቀጥታ ወደ ሩቅ አድማስ ተዘርግቷል። ጠባብ፣ ቡናማ መንገድ የእርሻውን መሃል በመከፋፈል ለሰፊው ሰማያዊ ሰማይና ለነጩ ደመና ቦታ ይሰጣል። ይህ የእርሻ ስፍራ ደስታና ተስፋ ያንጸባርቃል።

ወይኔ! ለመከር የበሰለ የገብስ አዝመራ ምንኛ ያምራል! ይህ ወርቃማ መልክ ያለው ዕህል የኢትዮጵያን ለም መሬትና የገበሬውን ልፋት በደንብ አድርጎ ያሳያል!

በመንገድ ላይ ጸሃይ ካረፈባቸው የተደረደሩ ሱቆች ዉስጥ የተለያዩ የሚሸጡ እቃዎች ተደርድረዋል። ከእነዚህም መካከል የሚያማምሩ የሴት ቀሚሶች፣ ጄሩካኖች እና ለቤት ዉስጥ አስቤዛነት የሚያስፈልጉ ቲማቲም እና ሽንኩርትም ይካተታል።

ቀይና ቢጫ ቀለም ያላቸው በርካታ ጄኔሬተሮች ከሱቅ ውጪ በቁልል ተደርድረዋል። ለኤሌክትሪክ ኃይል መቋረጥ ምላሽ በመስጠት በጭንቀት የተሰበሰቡት እነዚህ ማሽኖች የሁለት ሰዎች እይታን በግልጽ ይገዛሉ።

ነጭ የኢትዮጵያ ቀይ መስቀል ማኅበር አምቡላንስ መኪና ነው። የአደጋ ጊዜ ማስጠንቀቂያ መብራት በላዩ ላይ ያለ ሲሆን፣ ከአረንጓዴ የዛፍ ዳራ ፊት ለፊት እርጥብ በሆነ መሬት ላይ ቆሟል። እጅግ በጣም አስፈላጊ አገልግሎት የሚሰጥ ተሽከርካሪ ነው።

አንድ ትልቅ ቢጫ ቀለም ያለው የሲሚንቶ መኪና በግንባታ ቦታ ላይ ቆሟል። መኪናው የሲሚንቶ መፍጫውን ይዞ ሲታይ፣ ከበስተጀርባው ከፍ ያለ ህንፃ በብረት መቀርቀሪያዎች ተከቦ ይታያል። ይህ ትዕይንት የከተማዋን ፈጣን ዕድገትና የሥራ ትጋትን በታላቅ መደነቅ ያንጸባርቃል።

በርካታ ተሳታፊዎች ለስብሰባ በግሩም ሁኔታ በተዘጋጀ አዳራሽ ውስጥ ተቀምጠዋል። ሁሉም በንግድ ልብሶች ላይ ሲሆኑ፣ ከፊት ለፊታቸው ጥቁር ጠረጴዛዎች አሉ። የካሜራ ባለሙያዎችና ጋዜጠኞች በመሃል ላይ ሲታዩ፣ አዳራሹ ደግሞ በጣም ሰፊና የሚያምር ነው።

ጥቁር አረንጓዴ በሆኑ ተራሮች መካከል የተዘረጋ ለም መሬት፣ አርሶ አደሩ የአፈር መሸርሸርን ለመከላከል ተስፋ በማድረግ፣ በዳገታማ ቁልቁለቶች ላይ ደረጃ ያላቸውን የእርከን እርሻዎች ፈጥሯል። ይህ ድርጊት የመሬቱን የመጠቀምን ቆራጥነት ያሳያል።

ከረጢቶች እና ብዙ ዘይት ጠርሙሶች ተከማችተው በአንድ ክፍል ውስጥ ይታያሉ። በግራ በኩል ጭንብል ያደረገ ሰው ቆሟል፤ ዘይት የተሞሉ ካርቶኖችም ከበስተጀርባ በግድግዳው ላይ ተደርድረዋል። ይህ ምናልባት የእርዳታ አቅርቦት ማከማቻ ቦታ ሊሆን ይችላል።

በርካታ የሱፍ አበባ ዘይት የያዙ የፕላስቲክ ጠርሙሶች ተደርድረው ይታያሉ። ጠርሙሶቹ በደማቅ ቢጫ ዘይት የተሞሉ ሲሆኑ ቢጫ መያዣና መክደኛ አላቸው። በዋናነት "Yonca" እና "For ALL" የሚሉ ስሞች በላያቸው ተጽፏል። ጠርሙሶቹ በእንጨት በሚመስል ወለል ላይ ተቀምጠዋል።

መኪኖች በሁለት አቅጣጫ በሚሄድ ጥቁር አስፋልት መንገድ ላይ እየተዘዋወሩ ነው። ብዙ ዘመናዊ ህንጻዎች ከግራና ከቀኝ መንገዱን ከበውታል። ደስ የሚል ሰፊ ከተማ ነው።

ጠረጴዛ ላይ ሁለት ግልጽ የሆኑ ነጭ የፕላስቲክ የእርሳስ ማስቀመጫዎች ተደርድረዋል። የተለያዩ ባለ ቀለም እስክሪብቶዎችና ሌሎች የጽህፈት መሳሪያዎች ተቀምጠዋል። አንዲት እጅ ወደ ቀኝ ማስቀመጫው እስክሪብቶ የምትዘረጋው ለምን ዓላማ ይሆን?

ሰማያዊ ክብ ቅርጽ ያለው አርማ። በውስጡ ዓለምን የሚወክል ግራጫማ ምስል አለ። የወርቅ ቀለም ያለው የሳንቲም ምልክት ከመሃል በታች በኩል ይታያል። በላይኛው ክፍል ገቢዎች ሚኒስቴር የሚል ጽሑፍ አለ። ይህ ተቋም በአገሪቱ ኢኮኖሚ ውስጥ ያለው ሚና ምንድን ነው?

አረንጓዴ ተክሎች ያሉበት ዘመናዊ ፓርክ በግንባታ ላይ ሆኖ የድንጋይ ደረጃዎች ወደ ታች ወርደዋል። ከበስተጀርባ ረጃጅም ሕንፃዎች ያሉት የከተማ ገጽታ ሲታይ፤ ሰዎች ደግሞ በአትክልት ስፍራው ውስጥ እየተንቀሳቀሱ እርምጃ ያደርጋሉ።

ትልቅ የሚያምር ጉልላት ያለው ቤተክርስቲያን ከቀይ አፈርና ከጠንካራ ዛፎች አጠገብ ደስ የሚል ሆኖ ቆሟል። ረጅሙ ማማውና የነሐስ ጉልላቱ አስደናቂ ናቸው።

የነጭ እና ሰማያዊ ቀለም ያለው ባለሁለት ፎቅ ጀልባ የዛፎች ክምር የተጫነችውን ረጅም እንጨት እየጎተተች በውሃ ላይ ትጓዛለች። ጀልባው "RECUERDO" የሚል ጽሑፍ ሲኖራት፣ በስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎች አሉ።

አንድ ሰው ጥቁር ሱፍና ነጭ ሸሚዝ ለብሶ፤ ከማይክራፎን ፊት ለፊት በፕሬስ ኮንፈረንስ ላይ ንግግር ያደርጋል። ከበስተጀርባው የመንግሥት ኮሚዩኒኬሽን መለያ ጽሑፍ አለ። የሰውዬው ቁም ነገርኛ አገላለጽ ስለሁኔታው ያለውን ጭንቀት እና ብስጭትን ይገልጻል።

የተቀመጠው ምስል አንድ ዙር እና በቅርጽ የተደረገ የጌጣጌጥ አቀማመጥ ነው። ከመሃል የሚወጡ የዝግዝግ ቅርጾች በቀይ፣ ሰማያዊ፣ ቢጫ፣ ነጭ፣ ጥቁር እና አረንጓዴ ቅርጽ ተደርተዋል። የቅርጹ ስርዓተ ቅንጣት እና ቀለም መለዋወጫ የሚያስደንቅ አይነት ነው፡፡

መሶብ ባህላዊ የኢትዮጵያ የራት መብል ማስቀመጫ ጠረጴዛና የሽፋን ቅርጫት ነው። ይህ በእጅ የተሠራ ቅርጫት በበርካታ ቀለሞችና ጥለቶች ያጌጣል፤ እንጀራና ወጥ ከማዕድ ላይ የሚቀርቡት በእርሱ ላይ ነው። ቤቶችን ለማስዋብም ባህላዊ የውበት ምልክት ሆኖ ያገለግላል።

እግዚአብሔር ይመስገን! ወጣት ተክልን በእጅ በመትከል ምድርን ማልማት! ይህንን የወደፊት ተስፋን መመልከት ምንኛ ደስታ ነው! ለም አፈርና ለአካባቢ ጥበቃ የሚደረግ ትግል!

ሁለት የሜዳ አህዮች ጥቁርና ነጭ ግርፋታቸው በደንብ በሚታይ ሁኔታ ሆነው ቆመዋል። እንስሳቱ አረንጓዴ በሆነ ረዥም ሳር በተሞላ ሜዳ መካከል ሲታዩ፣ ከበስተጀርባው ደብዘዝ ያለ ቁጥቋጦዎችና ዕፅዋት ይገኛሉ። ይህ የተረጋጋ አቀማመጥ የተፈጥሮን ውበት እና ሰላም ያሳያል።

የተለያዩ ፍራፍሬዎችና የፍራፍሬ ጭማቂዎች በነጭ ጀርባ ላይ ተደርድረዋል። ረጅም ብርጭቆ ውስጥ ደማቅ ብርቱካናማ ጭማቂ ሲኖር፣ ከጎኑ በፕላስቲክ ዕቃ ውስጥ የተቆረጠ ቀይ ሐብሐብ ይገኛል። ከበስተጀርባ አናናስ፣ ብርቱካን እና ቀይ ማንጎ የጤናማነት ስሜትን በደስታ ያንጸባርቃሉ።

ቆዳዋ የጠራ ወጣት ሴት CeraVe Foaming Facial Cleanser የተባለውን ነጭና ሰማያዊ/አረንጓዴ ማሸጊያ ያለውን የፊት ማጽጃ በእጇ ይዛለች። ሴትየዋ ቀላል ግራጫ ልብስ ለብሳ ወደ ካሜራው በቅርበት እየተመለከተች ነው። የጀርባው ዳራ ቀላል ቀለም ያለው የግድግዳ ክፍል ነው።

ለምለም መናፈሻ ውስጥ የሚገኝ ደስ የሚል ኩሬ ከፏፏቴ ጋር በጣም ውብ ነው። በአካባቢው ያሉ አረንጓዴ ኮረብታዎችና ተራሮች የመደነቅ ስሜት ይፈጥራሉ።

የሰዎች ስብስብ በጎንደር ፋሲል ግቢ ውስጥ በሚገኝ የጥንት ግንብ ቅጥር ግቢ ተሰብስቧል። ሁሉም ማለት ይቻላል ነጭ የባህል ልብስ ለብሰው ወደ መሬት ዝቅ ብለው ይታያሉ። አንድ ሰው ከፍ ባለ ቦታ ላይ ቀጥ ብሎ ቆሟል።

ይህ ምስል ባህላዊ ናይት ክለብ ያሳያል። የእንጨት ባር፣ ብሩህ መቀመጫዎች፣ እና ባህላዊ ስዕሎች የባህልን ደስታ ያቀርባሉ። በቀለም እና በአስተዋፅኦ የተሞላ አካባቢ ነው።